ከላይ በኩል ሁለት ጥልቀት የሌላቸው ክብ ሳህኖች እና ሁለት ሰፊና ጥልቀት ያላቸው ክብ ቅርጽ ያላቸው ማሰሮዎች በጎን በኩል የብረት እጀታዎች አሏቸው። የእነዚህ መያዣዎች የብረት ዓይነት ምንድን ነው እና ለምግብ ደህንነት ምን ያህል ተስማሚ ነው?

በሰማያዊ ቀለም ጀርባ ላይ የሰፈረ በነጭ ቀለም የተሳለ የአቅጣጫ መጠቆሚያ የተለያዩ ሰፈሮችን የሚጠቁም ጽሁፎችን ያመላክታል። ወደ ላይ እና ወደ ጎን የተሰመሩ መሰመሮች ሲኖሩት ፒያሳ፣ ብሄራዊ ሜትሮሎጂ እና አምባሳደር የሚል ጽሁፍ አለው።

እግር ኳስ የሚጫወቱ ሁለት ወንዶች የስፖርት ልብስ ለብሰዋል። በግራ በኩል ያለው ሰው ሰማያዊ ልብስ ለብሶ ጣቱን ከንፈሩ ላይ አድርጎ ፀጥታን ይጠይቃል። በስተቀኝ ያለው ሰው ደግሞ ጥቁርና ሰማያዊ ግርፋት ያለበትን ልብስ ለብሶ እጁን አጣጥፎ ቆሟል።

በከተማ ጎዳና ላይ ብዙ ሰዎች አዲስ ወደመጣው '100% ኤሌክትሪክ' አውቶቡስ ሲገቡ አሉ፤ ይህ ለአካባቢ ተስማሚ የሆነ የመጓጓዣ ዘዴ የአዲስ አበባን የህዝብ ትራንስፖርት የወደፊት ሁኔታ እንዴት ይለውጠዋል?

ከፍተኛ ቅጠል ባለው ዛፍ ቅርንጫፎች ላይ ጥቁርና ነጭ ፀጉር ያላቸው ጎሪላዎች ተቀምጠው ። ከታች በኩል ደግሞ ቀይና ሮዝ አበቦች ያሉት ሌላ ቁጥቋጦ ተዘርግቷል። ጥቅጥቅ ያሉ አረንጓዴ ቅጠሎችና ቅርንጫፎች ከላይ ያለውን ሰማያዊና ደመናማ ሰማይ ከፊል ሸፍነዋል።

አንድ ሰው የጀርባው ክፍል ጥልፍና የብር ማስጌጫ ያለው ነጭ ልብስ ለብሶ። ማስጌጫዎቹ የመስቀል ቅርጽ ይዘው፣ ብረት ወይንም ብር ቀለም ባላቸው ነገሮች ተሸፍነው። ይህ ልብስ የየትኛው የኢትዮጵያ ጎሳ ባህል ይሆን?

ግራጫ ልብስ የለበሰ ፈገግታ ያለው ሰው ሰማያዊ ወታደራዊ ዩኒፎርም ከለበሱ የፖሊስ አባላት ጋር እጅ ሲጨባበጥ፣ በብዙ ሰዎች መሃል ላይ ቀርቧል፡፡ ከበስተጀርባ በብሩህ ሰማይ ሥር የተሰበሰበ ህዝብ አለ።

ምሽት የተነሳው ምስል የውስጠኛ ክፍሉ በደማቅ ብርሃን ያበራ ምግብ ቤት ያሳያል። የግራ ክፍል ጠረጴዛዎች እና ወንበሮች አሉት። የቀኝ በኩል ግድግዳ ደግሞ ቡናማ የእንጨት ቅርጽ ያለው ሲሆን፤ የመስኮቱ ላይ ያሉት ፊደላት ግን በግልጽ አይነበቡም።

አንዲት ወጣት ሴት ከብዙ ሰዎች ፊት ቆማለች። ሴትየዋ የትከሻዋን የላይኛው ክፍል ያጋለጠ፣ በነጭና ሰማያዊ ጥለት የተሠራ ቀሚስ ለብሳለች። ረጅም ጠጉር አላት። ከጎኗ ያለ አንድ ልጅ ወደ ላይ ቀና ብሎ እያያት ነው። ብዙ ሰዎች ከኋላዋ ተሰብስበዋልን?

ሁለት ወጣት ሴቶችን በባህላዊ የኢትዮጵያ ልብሶች ለብሰው በተመልካቾች መካከል ሲሄዱ ያሳያል። ትዕይንቱ የባህል ልብስ ፋሽን ትርኢት ወይም የበዓል ሰልፍ ይመስላል።

በመደዳ የቆሙ ሰማያዊና ጥቁር የከተማ አውቶቡሶች ተደርድረዋል። አውቶቡሶቹ በጎናቸው ቀላል ሰማያዊና ነጭ የማዕበል ቅርጽ ያላቸው ምልክቶች አሉ፣ ከበስተጀርባ ረጃጅም ዛፎች ይገኛሉ። እነዚህ የሸገር አውቶቡሶች የትኛው የከተማ አገልግሎት የሚሰጡ ይመስላል?

ምስሉ በነጭ ዳራ ላይ የወርቃማ ቀለም ባለው የኢትዮጵያ ብሔራዊ ባንክ አርማ እና ጽሁፎች ያሳያል። አርማው ጥቁር ሰማያዊ ክብ በላዩ ላይ "የኢትዮጵያ ብሔራዊ ባንክ" የሚል የአማርኛ ጽሁፍ ተጽፏል።

የምትታየው ውብ ሴት ልጅ ባህላዊ ልብስ ለብሳ፣ ቆንጆ ጌጣጌጦችን አድርጋለች። ይህች ውብ ሴት በምን አይነት የባህል ወይም የኪነጥበብ መስክ ትታወቃለች?

መሀል ላይ ደግሞ የቆዳ ሶፋ ያለው ወንበር ለክብረ በዓሉ ተሳታፊዎች ተዘጋጅቷል። በምስሉ ላይ የሚታየው ዓይነት የአበባ እና የመብራት ዝግጅት ለሠርግ ስነ-ስርዓት የሚሰጠው ልዩ ድባብ ምንድነው?

የሰማያዊ ማስታወቂያ ሰሌዳ አንድ የዜና አቅራቢ ፊት ለፊት በቴሌቪዥን ፕሮግራም ላይ አለ። ከ2016 እስከ 2017 ዓ.ም. የተከናወነ አገልግሎት ለውጥ ነው። የዜና አቅራቢው በትንሹ መስኮት ላይ መታየት ለዜናው ምን ዓይነት ትኩረት ሰጥቷል?

በድንጋይና በደረቅ እንጨት የተሠራ ጊዜያዊ መጠለያ ወይም ጎጆ ያሳያል። ግድግዳዎቹ በደንብ ያልተስተካከሉ ድንጋዮች ሲሆኑ፣ ጣሪያውም በሽቦና በፕላስቲክ ተሸፍኗል። ይህ መዋቅር የመኖሪያ ቤትነት ያገለግላል?

አንድ ቤተሰብ ባህላዊ ልብስ ለብሶ ፈገግ ብሏል። እናት ነጭ ልብስና ጌጣጌጥ አድርጋለች፣ አባትና ህፃኑ ደግሞ ተመሳሳይ ቀይ መስመር ያለው ነጭ ሸሚዝ ለብሰዋል። ቤተሰቡ በአንድነት የደስታ ጊዜያቸውን ያሳያሉ። ቤተሰቦች በልዩ ዝግጅቶች ላይ ተመሳሳይ ልብስ መልበስ አስፈላጊነቱ ምንድን ነው?

ከፊታቸው ነጭ ባልዲዎችና የፕላስቲክ ጠርሙሶች እንዲሁም ሌሎች ግለሰቦች ዙሪያቸውን ተቀምጠዋል። ቢጫ የደህንነት ልብስ የለበሰው ሰውዬ ከሌሎቹ ተቀምጠው ከሚታዩት ሰዎች የተለየ ምን ዓይነት ኃላፊነት ይኖረዋል?

ግድግዳዎቹ በተጠናከረ ኮንክሪት የተገደቡ በጥልቅ ጉድጓድ ውስጥ ደማቅ ብርቱካንማ ልብስ የለበሱ ሰራተኞች ስራ ላይ ናቸው። በጀርባው ከፍ ያሉ ህንፃዎች አሉ። ይህ ጥልቅ ጉድጓድ ለመሠረት ሥራ ነው? ለምን ያህል ጊዜ ሲሰራ ቆይቷል?

ከጠንካራ እንጨት የተሰራ፣ በጥበብ የተቀረጸ አልጋ እና ሁለት የአልጋ አጠገብ መሳቢያዎች አሉ። በአልጋው ላይ ባለ መስመር አንሶላ እና ትራሶች ተነጥፈዋል።

በዚህ አሮጌ ፎቶ ላይ፣ ብዙ መኪናዎች በቆሙበት የኤርፖርት ግቢ ውስጥ፣ ሁለት ሰዎች ከፊት በኩል ይሄዳሉ። በፊቱ ረጅም የኤሌክትሪክ ምሰሶዎች አሉ። በዚያን ጊዜ በአገር ውስጥና በውጭ ምን ምን አየር መንገዶች ነበሩ?

በአረንጓዴ እና ደብዛዛ ቀይ ቀለም የተፃፈ በእንግሊዘኛ ፊደል " አኮ ኮፊ " የሚል ተፅፏል። ከቀኝ በአራት ማዕዘን ዉስጥ በአማረኛ "አኮ ቡና " የሚል ተፅፏል። ግርጌ ላይ "ከአያቶቼ ምድር " በጉልህ ታትሟል። የአኮ ቡና መገኛ የት ነዉ?

በትምህርት ክፍል ውስጥ ብዙ ልጆች የተለያዩ ጨዋታዎችን እየተጫወቱ ነው። አንዱ ልጅ ወደ ሩቅ ቦታ እየጠቆመ ሲታይ፣ ሌላው ሆዱን ተደፍቶ ወለሉ ላይ ተጎንብሷል። ከጀርባ ሰማያዊና አረንጓዴ የባህር ሕይወት ስዕል አለ?

ማድጋው ከሞላ ጎደል በፈሳሽ የተሞላ ሲሆን፣ በላዩ ላይ ደግሞ መጥመቂያ ተቀምጧል፤ ሁለቱም እቃዎች በአበቦች ዲዛይን በተደረገበት የጨርቅ/ጠረጴዛ ልብስ ላይ ተቀምጠዋል። ቡኒ ቀለም ያለው፣ አረፋማ መጠጥ፣ በአብዛኛው በአንዳንድ የኢትዮጵያ ክልሎች የሚዘጋጀው ምን አይነት ባህላዊ መጠጥ ሊሆን ይችላል?

በቀይና በአረንጓዴ ክብ ውስጥ ሁለት ነጭ ርግብ መሰል ወፎች ወደ አንዱ ፊት ለፊት ይመለከታሉ። ወፎቹ ነጭ የሆነ የወንዝ ቅርጽ ባለው መስመር ተለያይተው አሉ። ይህ አርማ የትኛውን መልዕክት ያስተላልፋል?

ብዙ የተለያዩ ተሽከርካሪዎች (ሞተር ሳይክሎች፣ ባጃጆች፣ ሚኒባሶች፣ መኪኖች) ረጅም መስመር ይዘዋል። ከነዳጅ እጥረት ጋር በተያያዘ “አቁም!” እና “በእርጋታ” የሚሉ የአማርኛ ምልክቶች አሉ። እነዚህ ሰልፎች በየትኛው የአገሪቱ ከተማ ነው? የመጓጓዣ ችግር ምን ያህል ከባድ ነው?

ትልቅ ማሽን በጠረጴዛ ላይ ተቀምጧል። ማሽኑ ለጽሕፈት ሥራ የሚያገለግል ሲሆን፣ ከበስተጀርባም የተደረደሩ ወረቀቶችና ዕቃዎች አሉ። ይህ ማሽን በኢትዮጵያ ውስጥ በአብዛኛው ለየትኛው የንግድ ወይም የአገልግሎት ሥራ ይውላል?

ከመደርደሪያ ላይ፣ ሮዝ ጥቅል ያላቸው "ኤኮን ክሬምስ" የሚባሉ አምስት የብስኩት ምርቶች በአንድ ላይ ተደርድረው አሉ። በጥቅሎቹ ላይ በሮዝ ቀለም የተሞላ ክሬም በቢጫ ብስኩት ላይ ሲቀመጥ ፤ እነዚህ ብስኩቶች በዋናነት ምን ዓይነት ጣዕም አላቸው?

ኢትዮጵያዊ አትሌት በፉክክር ውስጥ በጉልበት ይሮጣል። አትሌቱ አረንጓዴ፣ ቀይና ቢጫ የኢትዮጵያ ቀለሞች ያለው ማሊያ ለብሶ ሲሆን ቁጥር 27 ተጽፎበታል። ሯጩ ላብ ያነባል። ከበስተጀርባ አረንጓዴ የሩጫ ሜዳ አለ።

ሐዋርያት ሁሉ በዙሪያዋ ተሰብስበው ሲታዩ፤ በመካከላቸው ነጭ ርግብ የመንፈስ ቅዱስ ምልክት ሆና ከላይ ትታያለች። ይህ ክስተት በቤተ ክርስቲያኒቱ የሥርዓተ አምልኮ ሕይወት ውስጥ ምን ያህል ትልቅ ቦታ አለው?

አማርኛ እና እንግሊዝኛ ጽሁፎች ያሉት ወታደራዊ ምልክትና ባጅ፣ የተለያዩ የሠራዊት ማዕረጎችን ከካፒቴን እስከ ሜጀር ጄኔራል የሚያሳየው፣ ይህ የሥርዓት አቀማመጥ በሠራዊቱ ውስጥ ምን አይነት የሥልጣን ተዋረድ ይገልጻል?

የጋምቤላ ክልላዊ መንግስት ሰንደቅዓላማ ከላይ ጥቁር ከመሀል አረንጓዴ እና ነጭ እንዲሁም ከታች ቀይ ቀለማት እና ከመሀል ኮኮብ ይዟል። ጋምቤላ የት ሀገር ውስጥ ይገኛል?

ጎልማሳ ሰው መነፅር አድርጎ ፊት ለፊት ተቀምጧል። ግራጫማ ጃኬት እና ጥቁር ሸሚዝ ለብሷል። ከፊቱ ብዙ የማይክሮፎን መያዣዎች አሉ። ከበስተጀርባው የቀይ እና ቢጫ ቀለም ያላቸው ባንዲራዎች አሉ። ይህ ሰው ማን ይባላል?

ይህ የምስል ቅንጣቢ አፍሪካን፣ ሰሜንና ደቡብ አትላንቲክ ውቅያኖስን እንዲሁም የተለያዩ የአገሮችን ስም (እንደ አልጄሪያ፣ ግብፅና ኢትዮጵያ) የሚያሳይ የዓለም ካርታ ነው?

የኢትዮጵያ የሰው ዘር መገኛ መሆኗን የሚያሳይ ታሪካዊ የሆነ የሉሲ አጽም ሲሆን በአፋር ክልል የተገኘ ታሪካዊ አዕም ነው ። የዚህ አጽመም እድሜ ምን ያህል ነው?

በህዝብ ተወካዮች ምክር ቤት ቀርቦ የዳኝነት ሹመን ሲቀበል ቃለ መሃላ እየፈጸመ ሲሆን። ይህን ቃለ መሃላ የሚፈጽሙ ሰው ወይም ግለሰብ ስሙ ማን ይሰኛል?

ጥቁር፣ ነጭና ቀይ ቀለም የተቀላቀለበት የስፖርት ጫማ በጥንድ ቀርቧል። ጫማው መረብ መሰል ጨርቅ ያለው ሲሆን ነጭና ቀይ ሶል አለው። ጫማዎቹ በሳጥን ላይ ተቀምጠው ይታያሉ። ንድፉ ለሩጫና ለመሰል ስፖርታዊ እንቅስቃሴዎች ምቹ መሆኑን ያመለክታል።

ማስታወቂያው በሰማያዊ ዳራ ላይ "የፍጥኝ ማህተም" የሚል ርዕስ ይዟል። መሃል ላይ ቀይ ሞላላ ቅርጽ ያለው አርማ በውስጡ ነጭ "ኤች" የሚል ፊደል አለው። "09 26 72 50 55" የሚል ስልክ ቁጥር ተጽፏል።

ባለ ሁለት ፎቅ መኪና ማጓጓዣ የጭነት መኪና በተራራማ መልክዓ ምድር ላይ ብዙ መኪኖችን ይዟል። መኪኖቹ ጥቁር እና ግራጫማ ናቸው። ከበስተጀርባ ትላልቅ ቡኒ ተራሮች ይታያሉ። የዚህ ትራንስፖርት ዋና ተግባር ምንድን ነው?

ቢ.ኤፍ የሚሉ ፊደላት ያለበት ወርቃማ ክብ አርማ። በውጪኛው ክብ ላይ "የኢትዮጵያ ንግድ ባንክ" የሚል ጽሑፍ በግዕዝ ፊደላት ተቀርጿል። አርማው በሐምራዊ ጀርባ ላይ ሲቀመጥ፣ ቀጭን የወርቅ ሽቦዎች በዙሪያው በስፋት አሉ።

ይህ ትልቅ የኢንዱስትሪ ኮምፕሌክስ፣ ረዣዥም የሲሚንቶ ማምረቻ ማማዎችን እና ሰፋፊ ማጠራቀሚያ ታንኮችን የያዘው፣ በስራ ላይ ያለ ትልቅ የሲሚንቶ ፋብሪካ ነውን?

ክብ በሆነ አረንጓዴ የጀርባ ሽፋን ላይ የቆመው የማሠራጫ ማማ እና በአማርኛ "አማራ ብዙኃን መገናኛ ድርጅት" ተብሎ በነጭ የተጻፈው ጽሑፍ የየትኛውን የብዙኃን መገናኛ ተቋም አርማን ይወክላል?

የአማርኛ ጋዜጣ የፊት ገጽ ሲሆን፣ ትልቁ ርዕስ 'የሚኒልክ ድልድይ' ይላል። በገጹ መሃል የጄኒፈር ሎፔዝና ማርክ አንቶኒ ፎቶ ሲኖር፣ ከታች ደግሞ የከተማ የትራፊክ መጨናነቅ ምስል ይታያል። የገቢዎች ሚኒስቴር አርማ ሲኖረው፣ የዜናው ሽፋን ስለ ምን ይሆን?

ዘመናዊ አራት ማዕዘን ቅርጽ ያለው የኢትዮጵያ ብሔራዊ ሙዚየም ግራጫ ህንፃ ይታያል። ከመግቢያው በላይ ባለብዙ ቀለም ሞዛይክ የኪነ ጥበብ ሥራ ተቀምጧል፣ ወደ ህንፃው የሚወስደው ደረጃ በአረንጓዴ ምንጣፍ ተሸፍኗል።

አንዲት ሴት በነጭ ሻሽ ተጠቅልላ ሕፃን ልጅ ጭንቅላቷን ደግፋ ተቀምጣለች። ባህላዊ የአልባሳት ቅጦችን ለብሳለች። ከፊቷ ብዙ ክሮች፣ ነጭ ጥጥ እና ደረቅ ዘንጎች ተከምረዋል። ሌሎች ሴቶች በዙሪያዋ ተቀምጠው የገበያ እንቅስቃሴው አካል ናቸው።

ልጆች ባህላዊ ነጭ ልብስ ለብሰው በአረንጓዴ ሜዳ ላይ ከእንጨት የተሰሩ በትሮች ይዘው ይታያሉ። ልጆቹ የባህል ጨዋታ የሚጫወቱ ሲሆን፣ ራሳቸው ላይ ነጭ ጨርቅ አስረዋል። ከበስተጀርባው ከብት የሚሰማራበት ክፍት መሬት ይታያል።

የሰሌዳ ጽሑፍ በዋናነት በአማርኛ እና በእንግሊዝኛ ተጽፏል፤ አረንጓዴ የጀርባ ቀለም አለው። አንዲት ሴት የምልክት ቋንቋ በመጠቀም በትንሽ የቪዲዮ መስኮት ላይ ትታያለች። በታችኛው ቀይ ክፍል ላይ የአሁኑ ሰዓት ይጠቁማል። ሰሌዳው የማን እንደሆነ ማንበብ ይቻላል?

ብዙ ቀሳውስት ነጭ የሃይማኖት ልብስና ኮፍያ ለብሰው በክብረ በዓል ላይ ናቸው። ከበስተፊት ቀይ ኮፍያና ባህላዊ ልብስ የለበሰ ሰው ይታያል። አረንጓዴ፣ ቢጫና ቀይ ማስጌጫዎች ከበስተጀርባ አሉ።

በሩቅ የገጠር አካባቢ የተገነባ ቀይ የሰሌዳ ጣራ ያለው ትምህርት ቤት አለ። ከበስተጀርባ ኮረብታማና ዛፎች በብዛት ያሉበት ሥፍራ አለ። በትምህርት ቤቱ ፊት ለፊት የቤት እንስሳት ከሰዎች ጋር አሉ። ይህን ዓይነት ግንባታ ያላቸው ትምህርት ቤቶች በብዛት የሚገኙት የት ነው?

ቡሄ ላይ የሚታየው ይህ ባህላዊ፣ ቀይ ቡናማ፣ ትልቅ ሆድ ያለው፣ ጠባብ አንገት ያለው የውሃ መቅጃ ወይም የቅቤ ማስቀመጫ ቂጡ የደረቅ መሬት ላይ ተቀምጧል። ከቆዳ ማሰሪያ አንገቱ ላይ ታስሮ ከላይ በኩል ወጥቷል፤ ከኋላው ረጅም ጥላ አለው።

ብዙ ደማቅ ቀይ እንጆሪዎች በጥቁር ፕላስቲክ ቅርጫቶች ውስጥ ተሞልተዋል ። እያንዳንዱ እንጆሪ ከአረንጓዴ ቅጠሉ ጋር ነው። ቅርጫቶቹ በአቀባዊ እና አግድም ተደርድረዋል። እንጆሪዎቹ ለሽያጭ ዝግጁ ሆነዋል። እንጆሪዎችን የትኛው የአየር ሁኔታ ያበቅላል?

ሮዚ የመኪና መለዋወጫ እና ጃዱ የተሰኘኙ የመኪና መለዋወጫወች ሲሆኑ አንደኛ ፎቅ ላይ ደግሞ የኢትዮጵያ መድን ድርጅት ይገኛል። እነዚህ ሶስቱም ድርጅቶች የራሳቸውን መለያ ከቢሮአቸው በር ላይ ለጥፈዋል።

አብዛኛዎቹ ተሳታፊዎች በሁለቱ ቀለማት የተዋቀሩ አልባሳትን ለብሰው፣ ለስታዲየም የሚመች ድባብ በመፍጠር ላይ ናቸው። ሰዎች በደስታ ተሰብስበው ሰንደቅ ዓላማዎችን መያዛቸው ከስፖርት ክስተት ወይም ከሌላ ታሪካዊ በዓል ጋር የተያያዘ ነው?

አንድ ኮምባይነር ሰፊ በሆነ የሰብል እርሻ ላይ ስንዴ እየሰበሰበ ነው። ማሽኑ የተሰበሰበውን እህል በረጅም ቱቦ አማካኝነት ወደ ትልቅ አረንጓዴ ተጎታች እየከመረ ነው። አየሩም ፀሐያማና ንፁህ ነው። የዚህ የእርሻ ዘዴ ዋነኛ ጥቅሞች ምን ምን ናቸው?

ክብ ቅርጽ ባለው ምልክት መሃል ላይ የምንጭ ብዕር (ብዕር) ከሁለት የመብረቅ ምልክቶች እና ቢጫ ጸሐይ ጋር ጎልቶ ይታያል። ከጀርባው ሁለት ግዙፍ የሕንፃዎች ምስሎች ሲኖሩ፤ በውጭው ጠርዝ በአማርኛ "የአዲስ አበባ ብዙኃን መገናኛ ኤጀንሲ" የሚል ጽሑፍ ተጽፏል።

በጌጣጌጥ ማሳያ ሳጥን ውስጥ የተቀመጡ የሚያብረቀርቁ የወርቅ አምባሮች ። አምባሮቹ በነጭ ቅርጽ ባለው ማቆሚያ ላይ የተደራረቡ ሲሆን፣ ውስብስብ የሆኑ ቅርጾችና ቅጦች አሏቸው። የጌጣጌጦቹ ደማቅ ቢጫ ቀለም በሳጥኑ ነጭ ቀለም ጎልቶ ይታያል።

ከበስተጀርባ ቄሶች በቀለማት ያሸበረቁ ዣንጥላዎች ስር ቆመው ይታያሉ፤ ቦታው በምንጣፍ ተሸፍኗል። ይህ የዘንባባ ዝንጣፊዎችን በመያዝ መሬት ላይ መውደቅ ምን ዓይነት የሃይማኖታዊ በዓልን ሊያመለክት ይችላል?

ዘመናዊ የኤሌክትሪክ ልብስ መተኮሻ (ብረት) ከታጠፉ ልብሶች ክምር አጠገብ ተቀምጧል። ብረቱ ጥቁር፣ ነጭ እና ፈካ ያለ አረንጓዴ ቀለም አለው። በእንፋሎት የመተኮሻ (እስቲም) ተግባር ያለው ይመስላል። የእንፋሎት መተኮሻ ልብሶችን በሚገባ ለመተኮስ እንዴት ይረዳል?

ሆስፒታል ውስጥ እናትና ሕፃን ያሳያል። እናትየው ሕፃኗን በፍቅር አቅፋለች። የሕፃኑ አይኖች በትኩረት ወደ ካሜራ ያያሉ። እናትና ሕፃኗ በጥሩ ሁኔታ ላይ ናቸው?

ይህ ምስል የኢትዮጵያ ሴት ባህላዊ ነጭ የጥጥ ልብስ (የሐበሻ ቀሚስ) ለብሳለች። ልብሱ በደማቅ ቀለም ያሸበረቀ ጥልፍ ያለው ሲሆን፣ ሴትየዋም ብር አንባሮችና ጉትቻዎች አድርጋለች። ይህ ዓይነቱ ባህላዊ ልብስ በዘመናዊ የኢትዮጵያ ፋሽን ውስጥ ምን ያህል ትልቅ ቦታ አለው?

ቀለል ባለ ቡኒ ዳራ ላይ፣ ከግዙፍ ዕንቁዎች እስከ ልብ ቅርፅ ያላቸው ማስጌጫዎችና ከወርቅ ቀለም ያላቸው የጆሮ ጌጦች ጥንድ ሆነው ተሰልፈዋል። የተለያዩ የጆሮ ጌጦች ምርጫ ለአንድ ሰው አጠቃላይ ገጽታ ምን ያህል አስተዋፅኦ ያደርጋል?

ብርቱካንማ እና ቢጫ ፍሬዎች በሰፊ አረንጓዴ የቊልቋል ቅጠል ላይ ተጣብቀዋል። የቊልቋሉ ቅጠሎችና ፍሬዎች ትንንሽ እሾኮች አሏቸው። ፍሬዎቹ ክብ ቅርጽ ያላቸው ሲሆን፣ በግልጽ በቅጠሉ ጠርዝ ላይ አሉ። ይህ ፍሬ በአብዛኛው በየትኛው የኢትዮጵያ አካባቢ ነው ያለው?

ብዙ ወለል ያለው፣ ቡናማና ነጭ ቀለም ያለው ዘመናዊ ህንፃ ሙሉ ለሙሉ ይታያል። ሕንፃው "አሲንዋራ ሆቴል" ተብሎ በላይኛው ክፍል በግልፅ ተፅፏል። በአማራ ክልል እንደዚህ ያሉ ዘመናዊ ሆቴሎች መስፋፋት ለቱሪዝም ምን አስተዋፅዖ አለው?

ብዙ ጊዜ ቀለበት የተለመደው ለጋብቻ መገለጫ ተደርጎ ነው። ነገር ግን እንደ ጌጣጌጥም መጠቀም ይቻላል። ቀለበት ከተለያየ ነገር ሊሰራ ይችላል ማለትም ከወርቅ፣ ከብር፣ ከነሃስ እና ከመሳሰሉት ይሰራል።

አንድ ትልቅ የነሐስ ቀለም ያለው መድፍ በተሽከርካሪ መሠረት ላይ በግርማ ተቀምጧል። ከኋላው ህንጻዎች፣ ደመናማ ሰማይ እና የአማርኛ ጽሑፍ ያለው ምልክት በሰፊው ይታያል።

"ህብረ-ወሰን" የሚል ርዕስ ያለው ሥዕላዊ ሽፋን። በላይ ነጭ የባህል ልብስ የለበሱ ሴቶች ነጭ ጨርቅ እና የኢትዮጵያ ባንዲራ ቀለሞች ያነጥፋሉ። ከታች ወንዶች የዘንባባ ዛፍን በጋራ ሲቆርጡ ይታያሉ። "ህብረ-ወሰን" የሚለው ቃል በሥነ-ጽሑፍ ውስጥ ምን ማለት ነው?

ወይንጠጃማ ጋውን የለበሱ ብዙ ተማሪዎች የምስክር ወረቀቶችን ይዘው ውጭ ላይ ቆመዋል። ቀይ እና ነጭ ፊኛዎች፣ ባነር እና በቀለማት ያሸበረቁ ባንዲራዎች አካባቢውን አስጊጠዋል፣ ይህም የበዓል ምረቃ ድባብ ፈጥሯል።

በሁሉም እርከኖች ላይ የዛፍ ችግኞች እና ሌሎች ትናንሽ አረንጓዴ ተክሎች ተተክለዋል፤ ይህም የአፈር መሸርሸርን ለመከላከል እንደተሠራ ነው። ይህ የግብርና ዘዴ ኮረብታማ በሆኑ አካባቢዎች የውኃ አያያዝን እንዴት ሊያሻሽል ይችላል?

ባለ ሁለት ፎቅ መኪና ማጓጓዣ የጭነት መኪና በተራራማ መልክዓ ምድር ላይ ብዙ መኪኖችን ይዟል። መኪኖቹ ጥቁር እና ግራጫማ ናቸው። ከበስተጀርባ ትላልቅ ቡኒ ተራሮች ይታያሉ። የዚህ ትራንስፖርት ዋና ተግባር ምንድን ነው?

አበቦቹ አምስት ነጭ የአበባ ቅጠሎችና ቢጫ የአበባ ዱቄት ክፍል አላቸው፤ ከፊሎቹ ደግሞ በእምቡጥ መልክ አሉ። በምስሉ ላይ የሚታዩት ነጭ አበቦች ምን አይነት ባህሪ ያላቸው ይመስላሉ?

መሃል ላይ አንድ ሰው በጥቁር ልብስ እና በቀይ ክራባት የለበሰበት ፎቶግራፍ አለ። ታችኛው ክፍል ላይ ደግሞ የንግግር መድረክ ላይ የቆመች ሴት የለበሰችው ባህላዊ ነጭ ልብስ ይታያል፤ ጽሑፎቹ በአማርኛ ተጽፈዋል።

ቀይ-ቡኒ ቀለም ባለው ግድግዳ ላይ በድንጋይ የተቀረጹ ሁለት ጥንታዊ መስኮቶች አሉ። በመስኮቶቹ ላይ መስቀልና በቅጠል የተቀረጹ ንድፎች አሉ። የመስኮቶቹ መክፈቻዎች ትንሽና ቅስት ቅርጽ ያላቸው ሲሆን፣ ቡናማ ቀለም ያላቸው የእንጨት አጥር አላቸው።

ከድስቶቹ አንዱ ልዩ የሆነ ሹል ክዳን ሲኖረው፣ አንደኛው ደግሞ ከጎኑ የብረት ወንፊት አለው። እነዚህ ጥቁር የሸክላ ማብሰያ ቁሳቁሶች በኢትዮጵያ ባህል ውስጥ በብዛት የሚያገለግሉት ለየትኛው የምግብ ዓይነት ዝግጅት ነው?

የስፖርት ጫማዎች ጥቁር መስመሮች ያሏቸው ቢጫ-ቢዩ ዓይነት ቀለም አላቸው። የጫማዎቹ ንድፍ የድሮውን ቅርጽ የሚከተል ይመስላል። እነዚህ ጫማዎች ለመጀመሪያ ጊዜ መቼ ታዋቂ ሆነው ብቅ አሉ?

ይህ ምስል አንዲት ሴት መነፅር አድርጋ በስብሰባ ላይ ንግግር ስታደርግ ያሳያል። ከፊት ለፊቷ ብዙ ሰዎች ተቀምጠዋል፣ ንግግሩም ብዙ ታዳሚዎች ባሉበት መድረክ ላይ ነው። ይህ ስብሰባ ከሃይማኖታዊ መሪዎችና የከተማ አስተዳደር ጋር የተያያዘ ነውን?

የሚያምር የጎን ገጽታ ያላት ወጣት ሴት ናት። የፊቷን ፀጉር በደቃቅ ሹሩባዎች ጠፍራ በዘውድ ቅርጽ ሰርታለች። የተቀረው ረጅም ፀጉሯ ኩርኩር ሆኖ ከትከሻዋ ወደታች ፈሷል። ይህ አሠራር የባህል ውበትንና ዘመናዊ ፋሽንን በጥምረት ነው።

ረጃጅም በሆኑ ብረታማ ምሰሶዎች የተደገፈ ግዙፍ ነጭ ጣሪያ ያለው የአውሮፕላን ማረፊያ መግቢያ አለ። ከመግቢያው በስተግራበኩል ሰማያዊ ምልክት ላይ "መግቢያ" የሚል ጽሑፍ አለ፤ ይህ አውሮፕላን ማረፊያ የሚገኘው የትኛው ከተማ ነው?

በጨለመ ኮረብታ ላይ ፀሐይ ስትጠልቅ የጌላዳ ዝንጀሮዎች በጥቁር ምስል መልክ የብርቱካናማ፣ ቀይ እና ሰማያዊ ቀለም ያለው ሰማይ ከጨለማ ተራሮች ጀርባ ይታያል፤ ይህም ተፈጥሯዊ ድባብ ፈጥሯል። የጌላዳ ዝንጀሮዎች በኢትዮጵያ ውስጥ በየትኛው አካባቢ በብዛት ይገኛሉ?

ቀይ እና ነጭ የጀርባ ቀለም ባለው ማስታወቂያ ላይ ትልቅ የህትመት መሣሪያ (ፕሪንተር) አለ። የመሣሪያው የላይኛው ክፍል ብርማ ሲሆን፣ የታችኛው ደግሞ ጥቁር ነው፤ ይህ መሣሪያ በዋናነት ለምን አገልግሎት ይውላል?

በእጅ ላይ ብዙ አረንጓዴ ቃሪያዎች ከታች ካሉ ብዙ ቃሪያዎች የተዘገነ ፤ ጥያቄ ቃሪ በአይነቱ ሊከፋፈል ይችላል ለምሳሌ በከለር ፣ በውፍረት ወ.ዘ.ተ?

በነጭ ፎጣ ላይ በተቀመጠ እግር ላይ፣ ሌላ ሰው በሁለት እጆቹ የእግር ማሳጅ እያደረገ ነው። የሰውዬው እግር ዘይት የተቀባና የሚያብረቀርቅ ሲሆን፣ በእርጋታ እየተዳበሰ ነው። የእግር ማሳጅ የጤና ጠቀሜታዎች ምንድን ናቸው?

የላሊበላ ውቅር አብያተ ክርስቲያን ህንፃ ከአንድ ወጥ አለት ተፈልፍሎ የተገነባ ስነ ህንፃ ነው። ይህ ህንፃ በዩኒስኮ ተመዝግቦ ይገኛል። የላሊበላ ውቅር አብያተ ክርስቲያን መቼ እና በማን ዘመነ መንግስት ተገነባ ?

ብዙ አይነት ትኩስ ፍራፍሬዎችና አትክልቶች በአንድ ላይ ተከምረዋል። ከእነዚህም ኪዊ፣ ብርቱካን፣ ፖም፣ አቮካዶ፣ ሙዝ እና ሌሎች የተለያዩ ምርቶች በብዛት ቀርበዋል። አማካኝ ኢትዮጵያ ከዓለም አቀፍ ደረጃ ምን ያህል ፍራፍሬና አትክልት ታመርታለች?

ይህ ቡኒ የቆዳ ጫማ (ሳንዳል) በወፍራም ጥቁር ሶል ላይ የተሠራ ነው። ጫማው የተጠላለፉ የቆዳ ማሰሪያዎችና በብር የተሠራ የሚስተካከል መቆለፊያ አለው። ይህ ክፍት የቆዳ ጫማ በኢትዮጵያ ውስጥ ለበጋ ወይም ለመደበኛ ልብስ ለመልበስ ምን ያህል ተስማሚ ነው?

እጅግ ብዙ ሰዎች በነጭ የጥምቀት ልብስና ነጠላ ተጠቅልለው፣ ነጭ ሽፋን ባለው ሰፊ ድንኳን ስር ቆመዋል። በቅርብ ርቀት የምትታየው አንዲት ወጣት ሴት ጭንቅላቷን በነጠላዋ በደንብ ሸፍና ፊት ለፊት ትመለከታለች።

ባለ ብዙ ፀጉር ያላቸው፣ ቡናማ ቀለም ያላቸው ዶሮዎች በሰፊ የእንጨት ጎጆ ውስጥ ተሰብስበው፣ ሁለት ሰዎች ምግብ ሲያቀርቡ ይታያሉ። በዚህ እርባታ ውስጥ ስንት ዶሮዎች ሊኖሩ ይችላሉ?

አንዲት ረጅም ጥቁር ፀጉር ያላት ሴት ቀይ የአንገት ጌጥና መነጽር አድርጋ በጋዜጣዊ መግለጫ ላይ ትገኛለች። ከፊቷ በርካታ ማይክሮፎኖች ቀርበዋል። ከበስተጀርባው የኢትዮጵያ ባንዲራ እና የ"አዲስ አበባ ከንቲባ ጽ/ቤት" የሚል ጽሑፍ ያለበት ሰማያዊ ዓርማ ይታያሉ።

ብዙ የጽሕፈት መሣሪያዎች፣ እንደ እርሳስ፣ እስክሪብቶ፣ መቀሶች እና የማድመቂያ እስክሪብቶዎች በጥቁር ሜሽ ቅርፅ ባለው መደርደሪያ ውስጥ ተደራርበው ይታያሉ፤ እነዚህ ብዙ መሣሪያዎች በአንድነት ተደራጅተው የሚታዩት ለየትኛው የስራ ቅልጥፍና ምክንያት ሊሆን ይችላል?

ነጭ ዳራ ፊት ለፊት ሁለት ወንዶች በአንድ ጠረጴዛ ፊት ተቀምጠዋል። በግራ በኩል የወታደር ዩኒፎርም እና ካሜራ፣ የደንብ ባርኔጣ የለበሰ ሰው ይገኛል፤ ከፊቱ በርካታ ማይክሮፎኖች ተቀምጠዋል። በቀኝ በኩል ክራቫት ያደረገ እና አመድማ ቀለም ያለው ሱፍ አድርጓል።

አንዲት ሴት ጥቁር ትሬድሚል (የመሮጫ ማሽን) ላይ እየሮጠች ከጀርባዋ ትታያለች። ሐምራዊ ስፖርታዊ ብራ እና ግራጫና ጥቁር ሌጊንግስ ለብሳለች። ትሬድሚሉ የዲጂታል ማሳያ እና የቁጥጥር ፓነል አለው።

ተሰብስበው የተቀመጡ ሴቶችንና ልጆችን ያሳያል። አብዛኞቹ ሴቶች ደማቅ ቀለም ያላቸው ልብሶችና ሻሽ ለብሰዋል። ከፊት ለፊት አንዲት ሴት ሰማያዊ ልብስና ነጭ ሻሽ ለብሳ ስትናገር ትታያለች። ስብሰባቸው ምን ዓላማ አለው?

ክሎቹ ረድፍ ረድፍ ተደርድረው፣ በመካከላቸው ባለው ቡናማ አፈር ላይ ይበቅላሉ። ቅጠሎቹ በአንፃራዊነት ወጣት እና ጤናማ ይመስላሉ። ብርሃኑ ከላይ ተክሎቹ ላይ ሲያርፍ ቅጠሎቹ ላይ አንጸባራቂ ብርሃን አለው።

ቅንጡ የሆነ የእንጨት ጠረጴዛ እና ሶስት ወንበሮች ከሰማያዊ ግድግዳ ፊት ለፊት ተቀምጠዋል። ጠረጴዛው እና ወንበሮቹ በጥቁር ቀይ እና ወርቃማ ቀለም ያጌጡ ናቸው። የቢሮ እቃዎች ከምን ዓይነት እንጨት ይሰራሉ?

ሦስት ለስላሳ ሰማያዊና ነጭ ቀለም ያላቸው፣ የወርቅ እጀታ ያላቸው የምግብ መያዣ ማሰሮዎች በብርሃናማ የእንጨት ግድግዳ ፊት ለፊት ተቀምጠዋል። ማሰሮዎቹ ለየትኛው ዓላማ ሊያገለግሉ ይችላሉ?

ደማቅ ብርቱካናማ ቲሸርቶችን ለብሰው ወጣቶች የሚታዩት፣ ከበስተጀርባ በዩኒሴፍ እና በትልቁ የኢትዮጵያ ሩጫ ባነሮች ፊት ለፊት ሲሮጡ፣ ከጀርባው የጥንት ህንጻ ቅርጽ ያለው፣ ይህ ሩጫ የከተማውን ታሪካዊ ቦታዎች በማካተት ምን አይነት ጠቃሚነት አለው?

ባለ ቡኒ እንጨት እና መስታወት የሆነ ጥግ ላይ የተቀመጠ መደርደሪያ ይገኛል። በመደርደሪያው ውስጥ የሻይ ስኒዎች፣ ጌጣጌጦች፣ የፎቶ ፍሬም እና የ መጠጥ ጠርሙሶች ተደርድረዋል። ይህ መደርደሪያ በየትኛው ክፍል ውስጥ ይገኛል?

ከፍተኛ የሳር ክዳን ያላቸው ቤቶች በአረንጓዴ አካባቢ ይገኛሉ። አንድ ትልቅ የሰዎች ስብስብ ከመሪ የሚመስል ሰው ፊት ተቀምጧል። ሰዎች የባህል ልብሶችን ለብሰው ከቤት ውጭ እየተነጋገሩ ነው። እነዚህ ሰዎች እየተነጋገሩበት ያለው ዋና ርዕስ ምን ሊሆን ይችላል?

ከቅርንጫፎች ላይ ወደታች የተንጠለጠሉ ሮዝ-ቀይ ፍሬዎች ያሉት አረንጓዴ ቅጠላማ ቁጥቋጦ ይታያል። የፍሬዎቹ ደማቅ ቀለም በደረቁ ቡናማ ሳሮች እና በጥቁር ዳራ የተከበበውን ቁጥቋጦ ላይ እጅግ ጎልቶ የወጣ መልክ ሰጥቶታል።

ሪፖርተር የሚል ጽሁፍ ያለበት ገጽ ላይ የተለያዩ ርእሶች ላይ የተመሰረቱ ጽሁፎች በተለያየ አቀማመጥ ሰፍረዋል። እነዚህም ጽሁፎች የተለያዩ ሰዎች ያሉባቸው እንዲሁም በተለያየ አይነት ጽሁፎች እና ቀለማትት የተጻፉ ናቸው።

በከዋክብት እና በፕላኔቶች የተሞላ ሽፋን ያለው መጽሐፍ ነው። መጽሐፉ ቀይ አርዕስተ ቃል "አንድሮሜዳ" የሚል ጽሑፍና የጥንት ሥነ-ፈለክ ካርታ አለው። ከታች የተለያዩ የጠፈር ሥዕሎች እና የሳተላይት ዲሽ ግልጽ በሆነ የጽሑፍ ቅርጽ ይታያሉ።

በተከታታይ የተቀመጡ ስምንት የኢትዮጵያ ባንዲራዎች ከቀይ፣ ቢጫና አረንጓዴ ቀለማት የተሠሩ ናቸው። እያንዳንዱ ባንዲራ ከጊዜ ወደ ጊዜ እየተቀየረ የመጣ ፣ ማዕከላቸው የተለያዩ ምልክቶች ሲኖሯቸው፣ ታሪካዊ ለውጦችን ይገልጻሉ።

በኢትዮጵያ በጣም የተለመደ እና የተለያዩ አትክልቶችን እንዲሁም ምግብ ለመስራት ሚያገለግሉንን ነገሮች ለመግዛት የምናዘወተርበት ገበያ ጉልት ይባላል። እርሶ ብዙ ጊዜ ጉልት ምን ይገዛሉ?

ደማቅ ነጭ ፀጉር እና ቀይ አይኖች ያላት ትንሽ አልቢኖ ጥንቸል፣ ረዣዥም ጆሮዎቿን ቀጥ አድርጋ በለምለም አረንጓዴ ሳር ላይ ቆማ ትታያለች። ጥንቸል በአብዛኛው በኢትዮጵያ ውስጥ በየትኞቹ የገጠር አካባቢዎች ወይም አከባቢዎች ሊገኝ ይችላል?

ጥቁርና ነጭ የሆነ ሥዕል የኮምፒውተር ሞኒተር ላይ ይታያል። ሥዕሉ ደረቅ ዛፍ ያለበትን ጨለማ፣ የገጠራማ አካባቢ ያሳያል። የዚህ አስደናቂ ሥዕል ስሜት ምን ዓይነት ነው?

ኢትዮጵያዊው ሯጭ ኃይሌ ገብረሥላሴ የኢትዮጵያን ባንዲራ ተከናንቦ የድል ምልክት ያሳያል። ፎቶው የቤጂንግ 2008 ኦሎምፒክ ጽሑፍን ይዟል። ኃይሌ ገብረሥላሴ ለኢትዮጵያ ወጣቶች ያለው አነቃቂ ሚና ምን ያህል ትልቅ ነው?

የኢትዮጵያ ባንዲራ በአንደኛው ግንብ ላይ ተሰቅሎ ይታያል፤ ይህም የትልቅ በዓል ወይም የጸሎት ሥነ-ሥርዓት አካል መሆኑን ያመለክታል። በኢትዮጵያ ውስጥ ብዙ ሰዎች ነጭ ልብስ ለብሰው ይህ ሥነ-ሥርዓት፣ የትኛው የኦርቶዶክስ ተዋህዶ ቤተክርስቲያን በዓል አካል ሊሆን ይችላል?

ወርቃማ የእጅ ጌጣጌጦች ጥቁር በሆነ የእጅ አንገት ላይ ተቀምጠዋል። ሁለቱ ሰፋፊ አምባሮች በጥልፍ ቅርጽ የተሠሩ ናቸው። አንዱ ጣት ላይ ደግሞ ረጃጅም እና የተቆረጠ ቅርጽ ያለው የጣት ቀለበት አለ። ውድነቱ ከቅርጹ ጎን ጎልቶ ወጥቷል።

በምሽት ላይ አንድ ረዣዥም ነጭ ጠረጴዛ በበርካታ ነጭ እና ክሬም ቀለም ባላቸው አበባዎች ያጌጠ ነው። ከጠረጴዛው በላይ የተሰሩ የአበባ ቅስት እና በጎን በኩል የተደረደሩ የእንጨት ወንበሮች አሉ። የቦታው መሬት በአረንጓዴ ሳር የተሸፈነ ነው፡፡

ትልቁ አውራ ጎዳና ከመሬት በላይና ታች ትራፊክ ሲበዛበት ነው። በመሃል አዲስ የተገነባው ድልድይ ወደ ፊት ይረዝማል። በአካባቢው የተለያዩ ከፍታ ያላቸው ሕንፃዎች እና ዛፎች አሉ። ከተማዋ በደመናማ ሰማይ ስር እየተስፋፋች ነውን?

በሐይቅ ዳርቻና በለምለም ተራሮች ላይ የሚገኝ ዘመናዊ ሪዞርት ነው። ክብ ጣራ ያላቸው ቆንጆ ጎጆዎች ተፈጥሯዊ ገጽታውን ተከትለው ተገንብተዋል። ለእረፍትና ለቱሪዝም ምቹ የሆነ፣ የአካባቢውን ሰላም የሚያንጸባርቅ ልዩ ቦታ ነው።

ደማቅ ቢጫ ግድግዳ ባለው ክፍል ውስጥ አንድ አስተማሪ ጭምብል ለብሶ ተማሪዎችን እያስተማረ ነው። በርካታ ተማሪዎችም ጭምብል አድርገው በረጅም ጠረጴዛ ላይ ተቀምጠዋል። ትልልቅ አራት ማዕዘን መስኮቶች ክፍሉን ያበራሉ። የትምህርት ቤቱ ወይም የትምህርቱ አይነት ምን ሊሆን እንደሚችል ይገምታሉ?

ከፍ ያለ የእግር ኳስ ሜዳና አትሌቲክስ ትራክ ። አረንጓዴው ሳር ሜዳ በብርቱካናማ ቀለም ባላቸው የሩጫ መስመሮች የተከበበ ሲሆን፣ ከሩቅ በትልቁ ስታዲየም ላይ ያሉ ተመልካቾች ይታያሉ። የግብ መረቦችና ሌሎች የመስክ መሣርያዎች በየቦታው ይታያሉ።

የምግብ ምስል በሩዝ፣ በሰላጣና በወጥ ስጋ የተዘጋጀውን ምግብ ያሳያል፤ ሳህኑ በአረንጓዴ መረቅ የተጨመረበት እና ከቢራ ጠርሙስ አጠገብ የተቀመጠው ምግቡ የተሟላና ማራኪ አይመስልም?

በመስቀሉ ዙሪያ እና በፊት ለፊት ብዙ ካህናትና ምእመናን ተሰብስበዋል። አብዛኛው ሰው ነጭ የባህል ልብስ ለብሷል፣ ይህም የሃይማኖታዊ ሥነ ሥርዓት ምልክት ነው። በግራ በኩል ያሉ ምእመናን በክብ ቅርጽ ተሰልፈው የጭብጨባ፣ የሆታ እና የመዝሙር ሥርዓት ላይ የሚገኙ ይመስላል።

አምስት ጥቁር ቀለም ያላቸው የቢራ ጠርሙሶች ተሰልፈው የቆሙ ሲሆን፣ እያንዳንዱም የተለየ መለያ አለው። መለያዎቹ ቢጫ፣ ቀይ እና ጥቁር ቀለሞችን ያሳያሉ፣ ከመካከላቸው አንዱ ጎልቶ የሚታየው በላዩ ላይ የሚጋልብ ፈረሰኛ ምስል ያለው ነው።

ካሬ ቅርጽ ባለው የሰማያዊ ሰማያዊ ዳራ ላይ ነጭ፣ ትንሽ የ 't' ፊደል አርማ ነው። ፊደሉ በትንሹ የጠመዘዘ ቅርጽ አለው። የዚህ አርማ ስም ምንድን ነው?

አንዲት ሴት የኢትዮጵያን ባንዲራ ቀለማት (አረንጓዴ፣ ቢጫና ቀይ) ያደረገች ቀሚስ ለብሳ በደማቅ ቀይ ብርሃን ባለበት መድረክ ላይ በደስታ እየዘፈነች ነው። ጸጉሯ በሁለት ከፍል ተጠቅልሎ ታስሯል። ይህ ዘፈን ምን ዓይነት መልዕክት እያስተላለፈ ሊሆን ይችላል?

ጥቁር ሰማያዊ ዳራ ላይ የወርቅ ቀለም ያለው ቁጥር ሰባት ተቀርጿል። በቁጥሩ መሃል የላይኛው ክፍል ላይ ወደ ላይ የሚያመለክት ቀስት ሲኖር፣ ከቁጥሩ አናት ላይ ደግሞ የብረት በትር/ማንኪያ ቅርጽ ይታያል።

አጭር የተቆረጠ ፀጉር ያለው አንድ ወጣት ባህላዊ ነጭ ልብስ ለብሶ፣ የእጁን ስልክ ወደታች እያየ ሲነካ ይታያል፤ የዚህ ወጣት ባህላዊ ልብስ እና የዘመናዊው ስልክ አጠቃቀም የባህልና የዘመናዊነት ውህደትን እንዴት ያሳያል?

በብዙ ነጭ አበባዎች፣ የቅንጦት መቀመጫዎች እና የሚያብረቀርቅ ጠረጴዛ ያጌጠ ለሠርግ ዝግጅት የተዘጋጀ ቦታ ያሳያል። ይህ ዝግጅት ለሠርግ ስነስርዓት የሚሆን በጣም ውድ ቦታ ይሆን?

ሁለት የሚያብረቀርቁ ወርቃማ ጉትቻዎች በአንድ ሰው ጣቶች ተይዘው ይታያሉ። ጉትቻዎቹ በአልማዝ የተሰሩ አበባዎችን የሚመስሉ ሲሆን፣ ከታች ደግሞ የእንባ ቅርጽ ያላቸው የጌጣጌጥ ድንጋዮች ተንጠልጥለዋል። ረዣዥም ጥፍሮች ላይ አንጸባራቂ ነጭ ጥፍር ቀለም ተቀብቷል።

ባለ ቀይ እና ጥቁር የሆነ 3250 ዋት ጄኔሬተር እዚህ ቀርቧል። ሞተሩ 196 ሲሲ ነው። የነዳጅ ማብሪያና ማጥፊያ፣ የዘይት ማስጠንቀቂያ መብራትና የተለያዩ የኤሌክትሪክ መውጫዎች አሉት። በብረት ፍሬም የታጠረ ነው። ይህ ጄኔሬተር ለምን አገልግሎት ሊውል ይችላል?

ብዙ ታዳሚዎች በሰማያዊና በብርቱካን መቀመጫዎች ላይ ተቀምጠዋል። ከፊት ለፊት፣ ነጭ የመረጃ ሰሌዳ ላይ "አድስ አበባ ፖሊስ ማህበር" የሚል ጽሑፍ ተጽፏል። ከታዳሚዎቹ አብዛኛዎቹ ወንዶችና ዩኒፎርም የለበሱ ናቸው። ተመልካቾቹ በመቀመጫዎቹ ላይምን ያደርጋሉ?

ማንጎ ጁስ በሁለት የፕላስቲክ ጠርሙሶች ተሞልቷል። ትንሹ ጠርሙስ 300 ሚሊሊትር ሲሆን ትልቁ ለ 1 ሊትር ቅርብ ነው። ሁለቱም የራኒ ብራንድ ናቸው። የሰማያዊ መለያ ላይ የማንጎ ፍሬ ሥዕል አለበት። ራኒ ማንጎ ጁስ በሀገራችን ገበያ ምን ያህል ተወዳጅ ነው?

ይህ የስፌት ጥበብ ሥራ የሂሳብ ንድፍ አለው። ዲዛይኑ በአረንጓዴ፣ ቀይ፣ ጥቁርና ቢጫ ቀለማት ያጌጠ የአልማዝ ቅርጽ ነው። ውስብስብ ጂኦሜትሪክ ቅጦችና የተመጣጣኝ ቅርጾች አሉት። ንድፉ በነጭ ካሬ ወረቀት ላይ ተቀርጿል።

ቢጫ ጀርባ ላይ የተቀመጡ ባህላዊ የቆዳ ጫማዎች፣ የእንጨት ዘንግ፣ ነጭ የጥጥ ጨርቆች እና አረንጓዴ የቆዳ መያዣ ያሳያል። እነዚህ እቃዎች የኢትዮጵያ የባህል ልብስና መሳሪያ አካል ይመስላሉ። እነዚህን ባህላዊ ነገሮች የሚጠቀመው የትኛው ማህበረሰብ ነው?

አራት የሶዳ ጠርሙሶች በነጭ ጀርባ ላይ ተሰልፈዋል። ሁለቱ የመስታወት ጠርሙሶች 300 ሚሊ ሊትር ሲሆኑ ሁለቱ የፕላስቲክ ጠርሙሶች 500 ሚሊ ሊትር ናቸው። የትኛው ጠርሙስ ልዩ ዓይነት ጣዕም አለው?

ይህ ምስል አንገትና ጉንጭ ላይ ባህላዊ ንቅሳት ያላት ሴት ፊት በቅርብ ያሳያል። ንቅሳቱ ጥቁር መስመሮችን እና የሰንሰለት ወይም የቅጠል ቅርጾችን ያካተተ ሲሆን፣ ሴቲቱ ጥርሷን ገልጣ ምን አይነት ትርጉም ወይም ታሪክ ሊኖረው ይችላል?

ሰፊ በሆነና በሳር የተሸፈነ መሬት ላይ ብዙ ሰዎች ተበታትነው መሬት ሲቆፍሩና ችግኞችን ሲተክሉ ። የሰዎቹ እንቅስቃሴ የዛፍ ተከላ እየተከናወነ መሆኑን ይጠቁማል። በስተጀርባ በረንዳ ያለው ተራራማ ገጽታ ይስተዋላል።

አንዲት ሴት የባሏን እጅ በሳህን ላይ ስታጥብ ያሳያል፤ ሁለቱም ባህላዊ ልብስ የለበሱ ሲሆኑ፣ ሴትየዋ ከሰማያዊ ማሰሮ ውኃ በማፍሰስ ፍቅሯንና እንክብካቤዋን አታሳይም?

አንዲት አትሌት የኢትዮጵያን ባንዲራ ዘርግታ በደስታ ፈገግ ብላለች። ጥቁር የአትሌቲክስ ልብስ ለብሳ፣ የውድድር ቁጥር ሰሌዳ ደረቷ ላይ አድርጋለች። ከኋላዋ የውድድሩን ፍጻሜ መስመር እና የሕንጻ ምልክቶች አሉ። አትሌቷ ምን አይነት ውድድር አጠናቀቀች? የውድድሩ ስም ምን ይላል?

ነጭ የባህል ልብስ የለበሱ ብዙ ወንዶች፣ ቀይ ምንጣፍ ላይ ቆመዋል። አንዳንድ ሰዎች ነጭ እና ባለቀለም ጃንጥላዎች ይዘው ከበስተጀርባው አሉ። ለምን ይህ ሥነ ሥርዓት ተዘጋጀ?

ጥንቅቅ ባለ ቡናማና ቀይ የጣራ ህንጻዎች ረጅም ረድፍ ይገኛል። ህንጻዎቹ ባለ ብዙ ፎቅ ሲሆኑ፣ በአፈርና በአረንጓዴ ተክሎች በተከበበ ሜዳ ላይ ተገንብተዋል። ሰማዩ ደመናማ ነው። እነዚህ ህንጻዎች ለመኖሪያነት ታስበው ነው? ፕሮጀክቱ በየትኛው ሀገር ውስጥ ነው?

ጥርት ባለ ሰማያዊ ካፕ የተዘጋ የፕላስቲክ ውሃ ብልቃጥ በጥሩ ሁኔታ አለ። ብልቃጡ በደን የተሸፈነ አረንጓዴ አካባቢ ፊት ለፊት ሲቀመጥ፣ በአማርኛ "ጥራት ውሃ" የሚል የሚመስል ጽሑፍ በጎን አሉ።

የብር ሳንቲሞችን በተሽከርካሪነት የተካ ጥቁር ቢስክሌት በቢጫ ወረቀት ላይ ተቀምጧል። ከላይ የአማርኛ ርዕስ በጌጥ ያጌጠ መስመር ውስጥ ሰፍሯል፤ ከጎኑ የኢትዮጵያ ባንዲራ አለ። የሳንቲም ጎማዎች ምሳሌያዊ ትርጉም ምንድን ነው?

አንድ ሰው በጥቁር ሱፍ ልብስ፣ ሮዝ ሸሚዝ እና ነጠብጣብ ያለው ክራባት አድርጎ በግራጫ ሶፋ ላይ ተቀምጦ ይናገራል። ከበስተጀርባው የአገር ገጽታን የሚያሳይ ሥዕል አለ። ከታች በኩል የአማርኛ ጥቅስ እና አርማ በብርቱካናማ እና ጥቁር ዳራ ላይ ተጽፈዋል።

ብዙ ብሩህ ቀይ ረዥም ቃሪያዎች በቅርብ ምስል ላይ አሉ። ቃሪያዎቹ በወይናማ ቅጠል ባላቸው ተክሎች ላይ አድገዋል። የተወሰኑት ተክሎች በቀጭን የእንጨት አጥር እንደተደገፉ ግልጽ ነው። ከስር ያለው መሬት በጥቁር የፕላስቲክ ንጣፍ ተሸፍኗል። ይህ ቃሪያ ለምን ይጠቅማል?

አንድ ሰው የሌላውን ሰው አንጓ ሲነካ ያሳያል። የቆዳው ቀለም ጥቁር ሲሆን፣ በጣቱ ላይ የወርቅ ቀለበት ይታያል። እጆቹ እርጥብ ወይም በዘይት የተቀቡ ይመስላሉ። ይህ ሰው ምን ዓይነት ሕክምና እየሰጠ ነው?

ቀጭን ግንድ ባለው ተክል ላይ ጥቅጥቅ ያሉ አረንጓዴ ቅጠሎችና የሐምራዊ ቀይ ቀለም ያላቸው ትንንሽ ፍሬዎች ተንጠልጥለዋል። ፍሬዎቹ በቡድን ተሰብስበው የሚገኙ ሲሆን፣ ጀርባው የደረቁ ቡናማ የሳር ክምሮች ናቸው። እነዚህ ፍሬዎች የሚበሉ ናቸው?

አንድ ዘመናዊ ቤት በቀላል ቢጫ ግድግዳ እና ጥቁር ሰማያዊ ጣሪያ አለ። ቤቱ ትላልቅ ነጭ ፍሬም ያላቸው መስኮቶች ያሉት ሲሆን የቤቱ ግቢ በኮንክሪት ተጠርጓል። ይህ ቤት ከፍተኛ የደኅንነት አጥር አለው ወይስ የለውም?

ጽሁፉ “ቃል” የሚለውን ቃል በደማቅ ቢጫ ፊደል ሲይዝ፣ ከሱ በታች ደግሞ “ሲበራ” የሚል ቃል በአማርኛ ተጽፏል። የሚታየው ሴት ከላይ ሆና የምትመለከተው ነገር ውሃ ነው ወይስ በረዶ? የዚህ ነገር ለርዕሱ ያለው ምሳሌያዊ ትርጉም ምንድን ነው?

ባስኬት የሁኔታ በአንድ መርከብ ውስጥ ታጭቀው ከሀገር እየወጡ የሚገኙ ዜጎች ሲሆኑ ። ድረታቸው ላይ የአደጋ መከላከያ አድርገዋል። ስደት በሰው ልጅ ላይ የሚያደርሰውን ጉዳት ተናገሩ?

ጠቆር ያለ፣ ዘመናዊ መልክ ያለው ላፕቶፕ ኮምፒዩተር በነጭ ዳራ ላይ ተቀምጧል። ማያ ገጹ ላይ ፀሐይ ስትጠልቅ የባሕር ላይ ውብ ምስል ይታያል። እንዲህ ያለ ዘመናዊ መሣሪያ ለአንድ ሰው ምን ዓይነት ጥቅም ይሰጣል?

ይህ ምስል በቅርበት የተነሳ የለምለም አረንጓዴ ሳር ወይም ቅጠል ያሳያል። ረዣዥም እና ቀጭን የሳር ቅጠሎች በብርሃን የተመቱ ሲሆን በብዛት እና በጥቅል ተደራርበው ይታያሉ። ይህ እይታ በኢትዮጵያ የትኛው የዝናብ ወቅት መኖሩን ያሳያል?

አንድ ነጭ የሐር ትል በሙልበሪ ቅጠሎች ላይ ተቀምጦ፣ ከነጭ የሐር ኮኮኖች አጠገብ ሆኖ ይታያል፤ ይህ ምስል የሐር ትል እና ኮኮኖች የሐር ምርት ሂደት ውስጥ ያለውን ምን ዓይነት ደረጃ ነው የሚያሳየው?

አንድ ሰው በጣም ትልቅ የሆነ የጉማሬ ቅርጽ ያለው የባህል ቤት እየሠራ ነው። ቤቱ ሙሉ በሙሉ በገለባና በሸንበቆ ተሸምኖ የተሠራ ነው። ቤቱ በለማ ተራራማ መሬትላይ በእንሰት ዛፎች አቅራቢያ ይገኛል። ይህ የቤት ዓይነት በኢትዮጵያ በየትኛው የጎሳ ቡድን ዘንድ የተለመደ ነው?

ነጭ፣ ቀይ፣ ቢጫ እና አረንጓዴ የኢትዮጵያ አየር መንገድ አርማ (ሎጎ) ያለበት ትንሽ ነጭ አውሮፕላን በአንድ ወጣት ተሰርቷል። ወጣቱ በአውሮፕላኑ ክንፍ ላይ ተደግፎ የካኪ ቀለም ያለው ጃኬት፣ ነጭ ቲሸርት እና ጥቁር ጂንስ ለብሧል፡፡

በብዙ ዓይነት እና በደማቅ ማሸጊያዎች የተሞላ የሱፐርማርኬት መደርደሪያ ነው። አብዛኞቹ ምርቶች የቁርስ እህል ሲሆኑ፣ ብዙዎቹም ዓለም አቀፍ የምርት ስሞች ናቸው። ይህ የቁርስ እህል በኢትዮጵያ ገበያ ውስጥ ምን ያህል ተወዳጅነት አለው?

"ገቢዎች ሚኒስቴር" በሚል ርዕስ የወጣ ጋዜጣ ላይ፣ "በ 140 ሚሊዮን ብር በግምት ዕቃ ለመቀበል ዝግጅት ተደረገ" የሚል ዋና ዜና ሰፍሯል። ከዜናው ጎን በባህላዊ ልብስ የለበሱ ሰዎች ስጦታ ሲያስተላልፉ ይታያል። ከታች ደግሞ የውይይትና የሰዎች ፎቶዎች ይታያሉ።

ሰባት ሴቶችና አንድ ትንሽ ልጅ ባህላዊ ነጭ ቀሚሶችና ጥቁር ሻሽ አሥረው በመስመር ተሰልፈዋል። ልዩ ልዩ ቀለማት ያሏቸው የጥልፍ ጌጦች፣ ቀይ ሹራቦችና የብር ሐብሎች በልብሳቸው ላይ ጎልተው ይታያሉ። ከበስተጀርባ አረንጓዴ ተራራማ ገጠራማ መልክዓ ምድር ይታያል።

አንዲት ሰማያዊ ልብስ የለበሰች ሴት የሌላኛዋን ሴት ፀጉር ትቀባለች። የተቀባችው ሴት ፊቷ በቢጫ ውህድ ተሸፍኗል። በፀጉሯ ላይ ነጭ ቅባት ተጨምሮበታል። ቅጥሩ በድንጋይ የተገነባ ነው። የውበት ሳሎን አገልግሎት አሰጣጥ ነው። ለፀጉርና ለፊት የሚውሉት ቅባቶችና ውህዶች ከምን ዓይነት ግብዓቶች ይዘጋጃሉ?

በቀደምት ጊዜ ባህርዳር ላይ በጣም ታዋቂ የነበረ የብሉን ኃይል ሆቴል ሲሆን አሁን ላይ እየደከመ ያለ የሆቴል ዓይነት ነው ። ብሉ ናይል ሆቴል ልዩ የሚያደርገው አልጋዎቹና ምግቦቹ ሲሆኑ ባህርዳር ቀበሌ 4 ይገኛል።

አንዲት ሴት በደማቅ የአበባ ቀሚስና ሻርፕ ለብሳ ግዙፍ ባለ ብዙ ቀለም ቅርጫት እየሰራች ነው። ከጎኗ ትንሹ ልጅ ቆሟል። ቅርጫቱ የሚሰራው ከሽቦ የሚመስሉ እንጨቶች ነው። ሴትየዋ ከቤት ውጪ ተቀምጣለች። በገጠር አካባቢዎች ይህ አይነቱ የእጅ ሥራ የኑሮ መተዳደሪያ ይሆናል?

ሰሀኑ በእንጀራ የተሸፈነ ሲሆን፣ በመሃሉ ላይ ቀይ ብርቱካንማ የሆነ ወጥ በብዛት ፈሷል። አንድ አረንጓዴ ቃሪያ በወጡ ጎን ተቀምጧል። ከበስተጀርባ በ ጥቁር ድስት ውስጥ ወጥ አለ። ይህ ምግብ የትኛው የኢትዮጵያ ወጥ ሊሆን ይችላል?

ምሽት ላይ የተነሳ የሚያምር የምስል ገለጻ በሰማያዊ ውሃ ላይ የሚጠልቅ የፀሐይን ብርቱካናማ ብርሃን ያሳያል። ጥቁር ጥላ ባላቸው ዛፎች አናት ላይ የንስር መንጋ ሲበር ይታያል፤ ይህም ሰላማዊ እና አስደናቂ እይታን አይፈጥርም?

ጥቁር የቢሮ ወንበርና ነጭ ጠረጴዛ በአንድ ክፍል ውስጥ ቆመዋል። ጠረጴዛው ሶስት መሳቢያዎችና ጥቁር የብረት እግሮች አሉት። ወንበሩ ጥልፍልፍ ጀርባና ክሮም የተለበሱ ጎማዎች አሉት። 'ሆምሰን ፈርኒቸር' የሚል ጽሑፍ ከታች አለ። የዚህ የቢሮ እቃዎች ስብስብ ዋጋ ስንት ነው?

ቁልቁለት ባለ ተራራ ላይ አረንጓዴ የ እርሻ እርከኖች በደንብ አሉ። እርከኖቹ ጥልፍልፍ የሆኑ አረንጓዴ የሰብል መስመሮችና ቁጥቋጦዎች አሏቸው። ከሩቅ በኩል አረንጓዴና ቡኒ ኮረብታዎች ይዘልቃሉ። የዚህ እርሻ ሰብል አይነት ምን ሊሆን ይችላል?

ከእንጨት የተሠሩ ሶፋዎችና ጠረጴዛዎች ያሉት ዘመናዊ ሳሎን ያሳያል። ሶፋዎቹ ግራጫ ትራሶች ያላቸው ሲሆን የቤት እቃው ሁሉ የሚያብረቀርቅ ቡናማ ቀለም አለው። ሳሎኑ ውብና ምቹ ነው። እነዚህ የቤት እቃዎች ጥራት አላቸው?

የሁለት ጥንድ ጥቁር ቆዳ የተሰሩ ጫማ ናቸው። ጫማዎቹ በቁርጭምጭሚት ላይ ማሰሪያና ወርቃማ መቆለፊያ አላቸው። ጫማዎቹ በነጭ ዳራ ላይ በግልጽ አሉ።

ጨለማ ልብስ የለበሰ፣ መነጽር ያደረገ፣ በፈገግታ የሚስቅ ሰው ይታያል። ዳራው ግራጫ እና ነጭ ግድግዳ ነው። ሰውየው የፖለቲካ ሰው ወይም ጋዜጠኛ ሊሆን ይችላል?

ግድግዳ ላይ የተለያዩ መጠን ያላቸው ጥቁር አራት ማዕዘን መደርደሪያዎች አሉ። በመደርደሪያዎቹ ላይ የአበባ ማስቀመጫዎች፣ ሳህኖች እና የአይፍል ታወር ቅርጽ ማስዋቢያዎች ተቀምጠዋል። ይህ የግድግዳ ጌጥ የትኛው የቤት ክፍል ሊሆን ይችላል?

ጥቁር ሰማያዊ ልብስና መነፅር ያደረገ አንድ ሰው በምርጫ ጣቢያ ድምፅ መስጫ ሣጥን ውስጥ የምርጫ ወረቀት ሲያስገባ ይታያል። ሣጥኑ ነጭ ሲሆን፣ በአማርኛ የድምፅ አሰጣጥ መረጃዎች ተጽፈዋል። በኢትዮጵያ ውስጥ ምርጫዎች በምን ያህል ጊዜ ይካሄዳሉ?

በፈረስ ላይ የተቀመጠው ሐውልት በኢትዮጵያ ታሪክ ውስጥ ትልቅ ቦታ የሚሰጠው የዐፄ ምኒልክ II ነው። ይህ ታሪካዊ መሪ የኢትዮጵያን ነፃነት በማስጠበቅ ረገድ ያበረከቱት ታላቅ አስተዋፅዖ ምንድን ነው?

ፈካ ያለ ቡኒ ቀለም ባላቸው ስድስት እንጨት ወንበሮች የተከበበ እና ኦቫል (ክብ) ቅርፅ ያለው የመመገቢያ ጠረጴዛ በብርሃን በተሞላው ክፍል ውስጥ አለ። በምን አይነት አጋጣሚ ጥቅም ላይ ለመዋል ዝግጁ ሆኖ ተቀምጧል?

በረጅም ሣር ሜዳ ላይ ረጃጅም አንገት እና የተቆራረጠ ቆዳ ያለው ቀጭኔ ቀጥ ብሎ ቆሟል። ከበስተጀርባው ጫካማ እና አረንጓዴ ኮረብታዎች ሲሆኑ፣ ሰማዩም ቀላልና ብሩህ ሆኖ ይገኛል። የቀጭኔ ረጅም አንገት በዋናነት ለምን ዓላማ ያገለግላል?

ጥቅጥቅ ያለ የረዣዥም ዛፎች ደን በሣር በተሞላ ክፍት ቦታ ጫፍ ላይ አለ። የዛፎቹ ቅጠሎች ደማቅና ጥቁር አረንጓዴ ቀለም አላቸው። ከላይ ደመና የለሽ ሰማያዊ ሰማይ ላይ ትልልቅ ነጭ ደመናዎች ተንሳፈዋል።

ቁር እና ነጭ የስፖርት ጫማዎች በእብነበረድ መደርደሪያ ላይ ተቀምጠዋል። ጫማዎቹ ነጭ የጎማ ጫማና ጥቁር የላይኛው ክፍል ሲኖራቸው፣ በሁለት ነጭ መስመሮች እና ነጭ አርማ ያጌጡ ናቸው።

በርከት ያሉ ቀይ ሽንኩርቶች እርስ በርስ ተደራርበው ከላይ ሆነው ቀርበዋል። የሽንኩርቶቹ ጥቁር ሐምራዊ ቀለም እና አንጸባራቂ ቆዳ በግልጽ ጎልቶ ይታያል። ጥቂቶቹ የደረቁ ሥሮች በእጃቸው ላይይገኛሉ። ቀይ ሽንኩርት በኢትዮጵያ ምግብ አሰራር ውስጥ ምን ያህል ዋና ግብአት ነው?

ሰዎች በጋራ በመሆን ትልቅ የእንጨት ግድግዳ ላይ ጭቃና ገለባ እየለጠፉ ነው። ግድግዳው በረዣዥም ምሰሶዎች የተገነባ ሲሆን ጣሪያውም በቆርቆሮ ተሸፍኗል። ይህ የግንባታ ሂደት በባህላዊ መንገድ የተከናወነ መሆኑን ይጠቁማል። ጭቃና ገለባን ለግንባታ መጠቀም ምን ዓይነት ጥቅሞች አሉት?

በዚህ ምስል ላይ በድስት ውስጥ በቅመም የተጠበሰ እና በደማቅ ቀይ ቀለም ያሸበረቀ ምግብ ይታያል፤ ምግቡ በጥሩ ሁኔታ በቆረጡ ቃሪያዎች የተንቆጠቆጠ ሲሆን፣ ድስቱም በዘመናዊ ምንጣፍ እና በእንጨት ላይ ተቀምጧል። ይህ ምግብ ምን ዓይነት ጣዕም ይኖረው ይሆን?

ሁለት የሀበሻ ውሃ ጠርሙሶች በአንድ ላይ ቀርበዋል። በግራ በኩል በፕላስቲክ ጠርሙስ ውስጥ የታሸገ ውሃ አለ። በስተቀኝ ደግሞ በተመሳሳይ ውሃ የተሞላ የመስታወት ጠርሙስ አለ። በሁለቱም ላይ “ሀበሻ” የሚል ስም ተጽፏል።

ይህ ሥዕል በቅመም የተሠራ የኢትዮጵያ ዶሮ ወጥ በኢንጀራ ላይ ያሳያል። የወጡ ክፍሎች የዶሮ እግርና ግማሽ የተከፈለ እንቁላል ናቸው። ይህን ባህላዊ ምግብ የሚያምር የሚያደርገው ምንድን ነው?

ይህ ምስል የጥቁር ካሜራ ልብስና ቀይ ቤሬት የለበሱ ወታደሮች በነጭ ፒክአፕ መኪና ላይ ሆነው ሰዎችን እያለፉ ሲያሳዩ ነው። ወታደሮቹ በትላልቅ መትረየሶች ታጥቀዋል፤ የኢትዮጵያ ባንዲራ በመኪናው ላይ ይታያል፤ ከበስተጀርባው ከፍተኛ ቁጥር ያለው ህዝብ በግልጽ ይታያል

ባህላዊ ነጭ ጋቢና ጌጣጌጦች የለበሰች ሴት በቅንጦት ተመስላ ትታያለች። ፀጉሯና ሜካፕዋ የአማርኛን ውበት ያጎላል። ይህ የባህላዊና ዘመናዊ ውበት ውህደት ምን ዓይነት መልእክት ያስተላልፋል?

አንድ ደማቅ ሰማያዊ ቀለም ያለው አዲስ አውቶቡስ በመንገድ ዳር ቆሟል። የአውቶቡሱ የፊት በር ክፍት ሲሆን፣ ጥቁር ለባሽ ሰው በሩ ጋር ቆሟል። የፊት መስታወት ላይ "ቢሾፍቱ ባስ" የሚል የአማርኛ ጽሑፍ አለበት።

በቡናማ የእንጨት ጠረጴዛ ላይ ከፍተኛ አንጸባራቂነት ያለው የብረት ፌርሙስ ተቀምጧል። ፌርሙሱ ቡናማ ክዳን፣ መያዣ፣ ማንጠልጠያ እና የአበባ ቅርጾች አሉት። ከጀርባው ነጭ መጋረጃ ተሰቅሏል።

ኃይለኛ የሆነ ሰማያዊና ጥቁር ቀለም ያለው የኤሌክትሪክ መቆፈሪያ መሳሪያ በነጭ ጀርባ ላይ ይታያል። የመቆፈሪያው ጫፍ የብረት ቁፋሮ ሲሆን፣ ለመቆጣጠር ደግሞ የጎን እጀታ አለው። መሳሪያው ለመጠቀም የተዘጋጀና የኤሌክትሪክ ገመድም ከኋላው አለ።

ቡኒ ቀለም ያለው የእንጨት የቢሮ ጠረጴዛና ጥቁር የቢሮ ወንበር ናቸው። ጠረጴዛው በአንድ በኩል ሶስት መሳቢያዎች ያሉት ሲሆን ወንበሩ ደግሞ ጀርባው ከጥልፍልፍ የተሰራ ነው። ወለሉ በሸክላ ንጣፍ የተሸፈነ ነው። ይህ የቢሮ እቃ ለየትኛው የሥራ ሁኔታ ተስማሚ ነው?

በላይኛው ግልጽ ክፍል ውስጥ ቡናማ የቡና ፍሬዎች በግማሽ ተሞልተዋል፤ ከታች በኩል ደግሞ የተፈጨ ቡና ለመሰብሰብ የሚያገለግል የብር መያዣ አለ። ይህ ማሽን ምን ያህል የቡና ፍሬ የመፍጨት አቅም ይኖረዋል?

ይህ ክብ ቅርጽ ያለው የኒቪያ ክሬም መያዣ በደማቅ ሰማያዊ ቀለም የተሸፈነ ክዳን እና የሚያብረቀርቅ የብረት የታችኛው ክፍል አለው። በ ከሱ በታች የሚለው ቃል ደግሞ በቅልጥፍና በተጻፈ ነጭ የእጅ ጽሑፍ ተስሏል። መጠኑም በትንሽ ፊደላት ከታች ተጽፏል።

የፊት ለፊት ክፍል ላይ በቢጫና ብርቱካናማ ቀለም ያበቡ የክኒፎፊያወይም ዬሬዘር ተክሎች በቅጠላማ አረንጓዴ መሬት ላይ ነው። ከፊት በኩል በሚታየው ለምለም አረንጓዴ ገጽታ ላይ የሚገኙት ቢጫ እና ብርቱካናማ አበባዎች ምን አይነት ተክሎች ሊሆኑ ይችላሉ?

ሸሚዝ የለበሰ ወጣት በቀኝ ትከሻው ላይ በትር (ዱላ) አኑሯል። ሰውዬው አጭር ጸጉርና ጢም አለው። ከበስተጀርባ ጭጋጋማ ደን ወይም የገጠር አካባቢ አለ። የሰውየው አለባበስ እና ይዞታ ምንን ያመለክታል?

የአውቶሞቢል መለዋወጫ መሸጫ ሱቆች በመንገድ ዳር ተሰልፈው የሚታዩበት የከተማ ስፍራ ይታያል። በፊት ለፊት ደግሞ የለመደው ሰማያዊ ታክሲ በጣሪያው ላይ ጎማዎችን ጭኖ በፍጥነት እየሄደ ነው። ይህ መለዋወጫ ዕቃ መሸጫ ቦታ የአዲስ አበባ የትኛውን አካባቢ ያመለክታል?

ቀለል ያለ ቢዥ ቀለም ያላቸው ጠፍጣፋ የሴቶች ጫማዎችን ያሳያል። ጫማዎቹ በወርቃማ ድብ ቅርጽ ያለው ማስጌጫ አላቸው። ከጀርባ ትንሽ የቤት ውስጥ ተክል አለ። እነዚህ ጫማዎች ለመውጣት ምቹ ናቸው?

ይህ ሰማያዊ ባለሦስት ጎማ ያለው የኤሌክትሪክ ስኩተር ጥቁር ወንበር እና ከኋላ የቅርጫት ማስቀመጫ አለው። ይህ ስኩተር ለመሙላት ምን ያህል ጊዜ ይወስዳል እና ምን ያህል ያህል ርቀት ይጓዛል?

በስፖርት ልብስ የለበሰን አንድ ሰው ያሳያል፤ ሰውየው ጥቁር ኮፍያና ማይክሮፎን ከፊት ለፊቱ አድርጎ ቃለ ምልልስ ሲሰጥ የመሰለ ሲሆን በስፖርታዊ እንቅስቃሴ ውስጥ መሳተፉን አይገልጽም?

በህክምና ክሊኒክ ውስጥ አንዲት ጤና ባለሙያ ጭምብል ላደረገች ሴት ክትባት እየሰጠች ነው። ሌሎች ሰዎች ደግሞ ተሰልፈውና ተቀምጠው ክትባታቸውን ለመጠበቅ ወይም ለመመዝገብ ሲዘጋጁ ይታያሉ። ይህ የህዝብ ጤና የክትባት ዘመቻ በምን አጀንዳ ስር ሊካሄድ ይችላል?

ትልቅ ቀይ ቡናማ ድንጋይ ላይ የተቀረጸ ቤተ ክርስቲያን፣ በአራት ቅስት ቅርጽ ያላቸው በሮች እና መስኮቶች፣ በላሊበላ ይገኛል። ይህ ጥንታዊ ቤተ ክርስቲያን የየትኛው ቅዱስ ነው?

ከውሃ ውስጥ በጅምላ የተወገዱ አረንጓዴ ተክሎችን ያሳያል። እነዚህ ተክሎች የውሃ አበቦች ናቸው? እነዚህ አጥፊ እፅዋቶች ከወንዞችና ከሐይቆች እንዲወገዱ መደረጉ ምን ያህል ወሳኝ ነው?

ጠረጴዛዎቹ በቀይና ነጭ ልብስ ተሸፍነው፣ በዙሪያቸው ጥቁር የእንጨት ወንበሮች ተደርድረዋል፤ ለመመገቢያነት የሚያስፈልጉ ዕቃዎች በዝግጅት ላይ ናቸው። በአዳራሹ ውስጥ የተተከሉት እጽዋትና ምሰሶዎች አጠቃላይ የመመገቢያ ስፍራውን እንዴት የበለጠ ማራኪ ያደርጉታል?

ብሎንድ ፀጉር ያለው እግር ኳስ ተጫዋች የማንቸስተር ሲቲ ማልያን ለብሶ፣ አጨብጭቦ ለደጋፊዎች ምላሽ ሲሰጥ ይታያል። ተጫዋቹ ፊፋ አርማ ያለበት ማሊያ ለብሷል። ይህ ተጫዋች ኤርሊንግ ሃይላንድ ሲሆን፣ በየትኛው ትልቅ የአውሮፓ የእግር ኳስ ውድድር ላይ ሲጫወት ይሆን?

ሶፋ ወንበር የራሱ የሆነ ትናንሽ ትራሶችን ያሉት በተለያዩ ቀለማት የደመቀ የትራስ ልብስ ለብሷል። ከሶፋዎች መካከል ጠቁር የሆነ አራት ማዕዘን ጠረጴዛ ተቀምጧል።

ሰማያዊው የፕላስቲክ መያዣ ከታች በኩል በግራጫ እና ነጭ በሚመስል የእብነበረድቅርጽ ባለው ዳራ ላይ ተቀምጧል። ይህ አቀራረብ ብዙውን ጊዜ በሱፐር ማርኬቶች ውስጥ ለሽያጭ የሚቀርብ ምርት አቀራረብ ነው።

ይህ ምስል አራት ሰዎች ከፍተኛ ቦታ ላይ ቆመው፣ በጣም ሰፊ የሆነ የእርሻ መሬት እና ተራራማ መልክዓ ምድርን ሲመለከቱ ያሳያል። የግብርናው መሬት በተለያዩ ቀለማት የተከፋፈለ ነው። የኢትዮጵያ ግብርና ዘርፍ በጠቅላላ የሀገር ምርት ላይ ምን ያህል ትልቅ አስተዋጽኦ ያደርጋል?

አንድ ትልቅ ስብሰባ አዳራሽ በብዙ ሰዎች ተሞልቷል። ከፊት ረድፍ የተቀመጡ ወንዶች ጥቁር ልብስ እና ሱፍ ከክራባት ጋር ለብሰዋል፤ እነዚህ ሰዎች በእጃቸው ላይ ነጭ ወረቀቶች ተለጥፈው የያዙትን ጠረጴዛ ፊት ለፊት ተቀምጠዋል።

ነጭ የጠረጴዛ ልብሶች ላይ ቀይ የጨርቅ ናፕኪኖች እና ጠርሙሶች ተቀምጠዋል። ግልጽ መጋረጃዎች ባሉበት መስኮት አጠገብ የዝሆን ጥርስ የሚመስሉ ጌጦች አሉ። ይህ ምግብ ቤት ምን አይነት ምግብ ያቀርብ ይሆን?

አንዲት ሞዴል በጥቁር ልብስ በፋሽን መድረክ ላይ እየተራመደች ነው። ጥቁር ጃኬት፣ አጭር ቀሚስና ጥቁር ሎፈሮች ለብሳለች። ልብሱ በብርማ የብረት ቅጦች እና መቆለፊያዎች ያጌጠ ነው። ከኋላዋ የቱልል ጨርቅ ተዘርግቷል።

በትልቅ ሰማይ ስር ጥቂት ቤቶች አሉ። ቤቶቹ በድንጋይ ግድግዳና በእንጨት አጥር የተከለሉ ናቸው። በስተጀርባ ትላልቅ ተራሮችና ደመናዎች በሰማይ አሉ። በአቅራቢያው የተቆለለ ገለባና ረዣዥም ዛፎች አሉ። አካባቢው የገጠር ሥፍራ ነው።

ደረጃው ወደ ላይ እየዞረ የሚሄድ ሲሆን፣ የተጠረቡ የእንጨት አጥር ዘንጎች እና መደገፊያ አለው። ከበስተጀርባ የክፍል መግቢያ በር እና ቀላል ቀለም ያለው የእንጨት ወለል አለው፡፡

ጥቁር መነጽር የደረገ አንድ መካከለኛ እድሜ ያለው ሰው ማይክሮፎን ይዞ ንግግር ያደርጋል። ሐምራዊና ነጭ ባለመስመር ሸሚዝ ላይ ቀይ ቡኒ ቬስት ለብሷል። በቀኝ እጁ ማይክሮፎን ሲይዝ በግራ እጁ በፖዲየም ላይ ያለ ወረቀት እየተመለከተ ነው።

ተማሪ በክፍል ውስጥ ተቀምጦ አውራ ጣቱን ወደ ላይ ከፍ አድርጎ ደስታውን እየገለጸ ነው። ለትምህርት ቤት ተማሪዎች ይህን የመሰለ አዎንታዊ አስተሳሰብ መፍጠር ለአካዳሚክ ስኬታቸው የሚጠቅመው እንዴት ነው?

በትልቁ የኤሌክትሮኒክስ መደብር ውስጥ ብዙ ድምፅ ማጉያዎች ተደርድረዋል። አብዛኞቹ ስፒከሮች ጥቁር ቀለም ሲሆኑ፣ ደማቅ ብርሃን ያላቸው ክብ ነገሮች አሏቸው። አንዳንድ ስፒከሮች ቀይ እና ወይን ጠጅ ቀለም አላቸው። የተለያዩ ብራንዶች በሽያጭ ላይ ናቸው።

ጥቁር እና ቢጫ ልብስ የለበሱ ወንድና ሴት በፈገግታ የፀጉር ምርቶችን ይዘዋል። በምስሉ ላይ 'አፍሪ ዕፅዋት' የሚል አርማና 'በፍጥነት ከውጤት ወደ ልቀት የሚያደርስ ጥራት' የሚል የአማርኛ ጽሑፍ አለ። እነዚህ ምርቶች ለምን ቀረቡ?

በደማቅ ፀሐይ ብርሃን ውስጥ፣ ብዙ አረንጓዴ ቅጠሎችና ትናንሽ ነጭ አበባዎች ያሉት የዛፍ ቅርንጫፎች አሉ። ቅጠሎቹ በጣም ጥቃቅንና ላባማ ቅርጽ ያላቸው ናቸው። የዚህ ዓይነቱ ዛፍ ምን ዓይነት የአየር ንብረት ይፈልጋል?

በስብሰባ አዳራሽ ውስጥ ብዙ ሰዎች በተቀመጡበት ወንበሮች ላይ ታይተዋል። ሁሉም ሰዎች ልብስ ለብሰው ንግግር እየሰሙ ነው። ከሥር በኩል የአማርኛ ጽሑፍ አለ። ስብሰባው ጠቃሚ ውሳኔ ይሰጣል?

አራት ሰዎች በእጆቻቸው ላይ ወረቀት ይዘው፣ አንደኛው የውሀ ማውጫ(መሠረተ ልማት) ላይ እጁን አስቀምጧል። በአካባቢው ከሠዎች ጀርባ አረንጓዴ ሣር እና ዘንባባ አለ።

በጥቁር ቀለም የተሰሩ ሶስት የተለያዩ መጠኖች ያሏቸው የሸክላ ማብሰያ ድስቶች በነጭና ባለብዙ ቀለም በተሸመነ ጨርቅ ላይ ተደርድረዋል። ድስቶቹ ከሽፋኖቻቸው ጋር መያዣ አላቸው። የወጥ ቤት እቃዎች ናቸው። ይህ አይነቱ የሸክላ እቃ ለጤና ጠቃሚ ነው ወይስ ጎጂ?

በትልቁ አዳራሽ ውስጥ ለብዙ እንግዶች ማዕድ ተዘርግቷል። ጣሪያው ከቀርከሃ የተሰራ ሲሆን የእንጨት ጠረጴዛና ወንበሮች አሉ። ጠረጴዛው በቀይ የጠረጴዛ ልብስና በአበቦች ያጌጠ ነው። ይህ ምግብ ቤት ምን አይነት አገልግሎት ይሰጣል?

በባህላዊ የሥነ-ሥርዓት መድረክ ላይ የኢትዮጵያ ባህላዊ ቁሳቁሶች ተደርድረዋል። ዳራው በሥዕል እና በነጭ መጋረጃዎች ያጌጠ ሲሆን፣ ከፊት ለፊት የተንጣለለ ምንጣፍና ባለቀለም የጭቃ ቤት ቅርጽ ያላቸው ወንበሮች ይስተዋላሉ። በበዓሉ ላይ ምን ዓይነት ወጎች ይከበራሉ?

ይህ አረንጓዴ የማስታወቂያ ምስል ከበስተጀርባው ከተከፈተ በር ጋር የብርሃን ጨረር ላይ የሚንሳፈፉ የስጦታ ሳጥኖችን ያሳያል። ማዕከላዊው ትልቅ ነጭ ሳጥን ውስጥ «100% ነጻ» የሚል አረንጓዴ ጽሑፍ ይታያል፤ በአማርኛም «የፍጥነት ሽልማት ጊዜ» የሚል መሪ ቃል በላዩ ተጽፏል።

በብዙ ቁጥር በቀይ አበባ እና ሻማዎች ያጌጠ ግድግዳ ከኋላ አለ። ግድግዳው በነጭና ቀይ ልብ ቅርጽ ባላቸው ፊኛዎች የተከበበ ሲሆን፣ ትላልቅ ፊደላት መሃል ላይ የጋብቻ ጥያቄ ጽሑፍ አለ። ይህ የፍቅር ድባብ የተፈጠረው ለየትኛው ዓላማ ነው?

ቢጫ፣ መለከት-ቅርጽ ያላቸው አበቦች እና ጥቁር አረንጓዴ ቅጠሎች ያሉት ተክል አለ። አራት አበቦችብሩህነታቸው በጨለማው የአስፋልት ዳርቻ ላይ አለ። ቀጥተኛ የፀሐይ ብርሃን ኃይለኛ ጥላዎችን ይጥላል። ምን ዓይነት ዝርያ ሊሆን ይችላል እና ለምን በዚያ ቦታ ተተከለ?

ሴትየዋ በትከሻዋ ላይ አረንጓዴ የትከሻ ከረጢት/መያዣ ተሸክማለች፤ በግራ እጇም አበቦችን ትቆርጣለች ወይም ትመርጣለች። በዚህ የሮዝ አበባ እርሻ/ግሪንሃውስ ውስጥ፣ አበቦችን የምትሰበስበው ሴት ለምን አይነት ገበያ ወይም ዓላማ ልትሆን ነው የምትሰበስበው?

በቅርብ ርቀት በተነሳው ይህ ምስል ላይ ሁለት ነጭ አበቦች በከፍተኛ አረንጓዴ ቅጠሎችና ቅርንጫፎች መካከል ይገኛሉ። የአበባው መሃል ጥቁር ቡኒ ሲሆን፣ ረጅም ቀይ የአበባ ዘር መያዣ አለው። የዚህ ዓይነቱ ተክል በብዛት የሚያድገው የት ነው?

ቀይ ሥጋን ያሳያል። ይህ ሥጋ በፕሮቲን የበለፀገ ቢሆንም፣ ከፍተኛ የስብ መጠን ያለው ክፍሎች አሉ። ይህን ዓይነት ሥጋ አዘውትሮ መመገብ በሰው ጤና ላይ ምን ያህል ተጽዕኖ ያሳድራል?

ሰማያዊና ግራጫ ቀለም የተቀባ ግድግዳ ያለው ዘመናዊ ቤት ግቢ ውስጥ፣ የቤት ውስጥ ተክሎች በድስት ተቀምጠዋል። ግቢው በድንጋይ የተነጠፈ ሲሆን፣ የብረት ፍርግርግ ያላቸው መስኮቶች ይታያሉ። ይህ የቤት ግቢ የከተማ አኗኗርን የሚያንፀባርቅ ይመስላል?

ብዙ ሰዎች በተሰበሰቡበት ሥፍራ በውጭ መድረክ ላይ ቃለ መጠይቅ ሲሰጥ ይታያል። ሰውየው በሁለት የዜና ዘጋቢዎች ማይክሮፎን ተከቧል፤ በዙሪያውም ሕዝብ አለ። ቃለ መጠይቅ እየሰጠ ያለው ሰው በኢትዮጵያ ፖለቲካ ወይም ማህበራዊ ህይወት ውስጥ ምን ሚና ይጫወታል?

ቀጠን ያለ ጠፍጣፋ ስክሪን ያለው ዘመናዊ ቴሌቪዥን በጠቆረ ማቆሚያዎች ላይ ቆሟል። ስክሪኑ የድንጋይ ዓለት እና የባህር ዳርቻ ውብ የሆነ የፀሐይ መጥለቅ አለ። ይህ ቴሌቪዥን ምን ያህል ኢንች ሊሆን ይችላል?

ደማቅ ቀይና ነጭ ዩኒፎርም የለበሱ የባንድ አባላት እየዘመቱ የነሐስ የሙዚቃ መሣሪያዎችን ይነፋሉ። ባንዱ በሰዎች በተሞላ ክፍት አደባባይውስጥ ይገኛል። ይህ ባንድ በየትኛው አገር ወይም ተቋም ስር የሚገኝ ነው?

ጨለማ ዳራ ላይ ጥቁር እጆች ጥንታዊ የሚመስል መጽሐፍ ይዘዋል። የቆዳ ሽፋን ያለው መጽሐፉ የተከፈተ ሲሆን የውስጥ ገጾች ላይ ጥቁር እና ቀይ ጽሑፎች ይታያሉ። መጽሐፉ የሃይማኖት ይዘት ያለው ሊሆን ይችላል?

ዘመናዊ የቢሮ ክፍል ውስጥ ከእንጨት እና ከብረት የተሰራ ትልቅ የስራ ጠረጴዛ አለ። ጥቁር የቆዳ ወንበር ከኋላው ሲታይ፣ በርካታ መጽሐፍትን የያዘ መደርደሪያ አለ። ይህ ቢሮ ለማንኛው የሥራ ዘርፍ ያገለግላል?

ቢጫ ቀለም ያለው ቫዝሊን ብሉሲል ንጹህ ፔትሮሊየም ጄሊ ማሸጊያን ያሳያል፤ ምርቱ በሰማያዊ ክዳን እና ሰማያዊና ነጭ መለያ የታሸገው ቆዳን ለመጠበቅና ለመጠገን አይደለም?

ሰባት ባለ ብዙ ቀለም ያላቸው ፊኛዎችን ያሳያል። ፊኛዎቹ ቀይ፣ ሰማያዊ፣ አረንጓዴ፣ ብርቱካናማ፣ ቢጫ እና ሁለት ሐምራዊ ቀለም አላቸው። ሁሉም በነጭ ጀርባ ላይ በጥንድ ታስረዋል። እነዚህ ፊኛዎች ለልደት በዓል ታስበዋል?

ትምህር ለሰው ልጅ የስነምግባር መሻሻል፣ ለአይምሮ እድገት እና ለትውልድ ግንባታ ያለው ድርሻ እጅግ የጎላ ነው። የመማሪያ ቁሳቁስ የሚባሉት ምን ምን ናቸው።

ባለ ሸካራ ቆዳ ያላቸው ሁለት ትላልቅ ቢጫ የሎሚ ፍሬዎች በአረንጓዴ ቅጠሎችና ቅርንጫፎች ባለው የሎሚ ዛፍ ላይ ተንጠልጥለዋል። በቅጠሎቹ መካከል ጥቂት ትናንሽ ነጭ አበባዎች አሉ፡፡፡

ጠባብና ረዣዥም ቅጠሎች ያሉት አረንጓዴ የሳር ዝርያ ተተክሏል። ተክሉ በቡድን ወይንም በጉብታ ያደገ ይመስላል። የእጽዋቱ ገጽታ እንደ ሎሚ ሳር ወይም ሌላ የቅመም ሳር ይመስላል። የተተከለው ቦታ በከፊል አፈርና አነስተኛ ሳር አለው። የሎሚ ሳር ለየትኞቹ የጤና ጥቅሞች ይጠቅማል?

ጥቁር ዳራ ላይ "ሕትመት" የሚል ርዕስ ያለው መጽሐፍ ሽፋን ይታያል። ከታች በሰማያዊና አረንጓዴ ቀለም ውስጥ ሰውን የሚመስል ምስል በውሃ ውስጥ ተንሳፎ ሲመጣ ስዕል ይገኛል። የመጽሐፉ ሽፋን ግራ የሚያጋባ ነው። በሽፋኑ ላይ ያለው ምስል ከርዕሱ ጋር እንዴት ሊገናኝ ይችላል?

ረዥም፣ ጥቁር ቆዳ የተሸፈነ ዘመናዊ ሶፋ ይታያል። የመቀመጫውና የጀርባው ክፍል ለሁለት የተከፈለ ነው። የሶፋው የእጅ ማስቀመጫ ጠርዝ ላይ የሚያብረቀርቅ ቡኒ ቀለም ያለው የእንጨት ማስዋቢያ አለው። ሶፋው የተቀመጠበት ምንጣፍ ላይ ነጭና ቡናማ ደመና የመሰለ ቅርጽ ይገኛል።

ይህ ፎቶ በዓል የሚያከብሩ ሰዎችን ያሳያል:: ነጭ የሀገር ልብስና አረንጓዴ ካባ ለብሰዋል:: በተለያዩ ባህላዊ ኮፍያዎችና ረዣዥም በትር ወይም ዱላዎች ያዜማሉ:: ባህላዊ ሃይማኖታዊ ሥነ-ሥርዓት ወይም የባህል በዓል ነው::

ውብ የሆነች ወጣት ሴት የቁም ፎቶ። ጥቁር ኩርኩር ፀጉሯ በጎን ተጎንጉኖ አብጦ ተለቋል። ሴቷ ባለብዙ ቀለም ያጌጠ ደረስ ለብሳለች። የወርቅ ጆሮ ጌጥ እና የአንገት ሐብል አድርጋለች። ደርሷ የመጣው ከየት ሀገር ነው?

ሰማያዊ ቀለም ያላቸው ሶስት ህንጻዎች አሉ፤ ከነዚህ አንዱ የቤት ጣሪያ ቅርጽ ያለው እና የመስኮት ምልክት አለው። ከበስተጀርባ በብርቱካን እና በነጭ ቀለማት የተዋቀረ ክብ ቅርጽ አለ። ከታች በአማርኛ "አዲስ አበባ የቤቶች ልማት ኮርፖሬሽን" የሚል ጽሑፍ አለ።

ይህች ሴት ምን ዓይነት እህል እየፈጨች ነው? ይህ ዓይነቱ የእህል መፍጨት ባህል በየትኞቹ የኢትዮጵያ ክፍሎች ነው አሁንም የሚዘወተረው? ይህ ምስል የታየው በየትኛው ሙዚየም ወይም ባህላዊ ማሳያ ስፍራ ነው?

ጠቅላይ ሚኒስትር አብይ አህመድ ከጅቡቲው ፕሬዚዳንት ኢስማኤል ኦማር ጉሌህ ጋር በሁለቱ ሀገራት ግንኙነት፣ በኢኮኖሚ ትስስር እና በቀጠናዊ ጉዳዮች ላይ የተወያዩበት ከፍተኛ ደረጃ ስብሰባ። ኢትዮጵያ እና ጅቡቲ በጋራ መሠረተ ልማት እና በወደብ አገልግሎት ልማትላይ ትኩረት የሚያደርጉት ለምንድን ነው?

ባህላዊ የቡና ሥነ ሥርዓት የሚታይበት ምስል ነው፤ ጥቁር የጭስ ዕጣንና ከሰል ይጨሳል። አንድ ኩባያ ቡና፣ አንድ ብርጭቆ ውሃ ከአዝሙድ ጋር ሲታይ፣ ከበስተጀርባ የኢትዮጵያ ቀለማትና የሃይማኖት ምስሎች መታየቱ የሥነ ሥርዓቱን ታሪካዊ ዳራ በምን ያህል መጠን ይጨምረዋል?

አንድ ወንድ ጥቁር ጃኬትና የቦክስ ጓንት ለብሶ፣ ነጭ ጃኬትና ሰማያዊ ጓንት ከለበሰች ሴት ጋር ቦክስ ይለማመዳሉ። በቦክስ ስፖርት የአካል ብቃት እንቅስቃሴ ማድረግ ምን አይነት አዎንታዊ ጥቅሞችን ያስገኛል?

አንድ ሰው በሰፊ የዶሮ እርባታ ውስጥ በሺዎች የሚቆጠሩ ነጭና ቀይ ዶሮዎችን ሲንከባከብ ይታያል። ዶሮዎቹ በሽቦ አጥር ውስጥ ታጥረዋል፣ ከግርጌም የአማርኛ የዜና ጽሁፍ አለ። የእንደዚህ ዓይነቱ እርሻ ምን ያህል ምርት ማምረት ይችላል?

ግራጫማ እና ቡናማ ላሞች በሳር ክምር ላይ ቆመው ሳር ይበላሉ። ሁለቱም የእንስሳት ጆሮ ቢጫ መለያ (ታግ) አለው። ከበስተጀርባ ሙዝ የመሰሉ ተክሎችና የእንጨት አጥር ይገኛሉ። የእንስሳት ጆሮ ላይ ያለው ቢጫ መለያ ለምን ያገለግላል?

በቤተክርስቲያን ውስጥ የጋብቻ ሥነ ሥርዓት ያሳያል። ሙሽሪትና ሙሽራው በነጭ ልብስና ቱታ ለብሰው በመሃል ሲቆሙ፣ ብዙ እንግዶች ደስ ብሏቸው አጨብጭበዋል። ቤተሰቦች በፍቅር ይመሠርታሉ?

ቤተክርስቲያኑ በብዙ ሰዎች ተሞልቷል። አብዛኛዎቹ ተሳታፊዎች ነጭ የባህል ልብስ ለብሰው ወደፊት እየተመለከቱ ነው። ግድግዳዎቹ በሃይማኖታዊ ሥዕሎች ያጌጡ ሲሆኑ፣ አምዶች ደግሞ ወርቃማ ቀለም አላቸው። በጣሪያው ላይ የሚያብረቀርቅ ትልቅ መብራት ተንጠልጥሏል። በቤተክርስቲያኑ ውስጥ ስንት አምዶች አሉ?

በጣም ቆንጆ ሞዴል የሃበሻ ሽፎን ስትለብስ የሚያምር የቀለም ውህደት ያለው እና ሰፊ የሆነ ሽፎን ነው ። ቀይ ቢጫ አረንጓዴ አይነት ቀለሞች አሉት ። ፀጉርዋንም የ ሹርባ ተሰርታለች።

ሁለት ሰራተኞች በግንባታ ቦታ ላይ ናቸው። ሁለቱም ቢጫ የራስ ቁር አድርገው አንደኛው ብርቱካንማ አንጸባራቂ ቬስት ለብሶ አካፋ ይዞ ቆሟል። አካባቢው አፈርና ፍርስራሽ የበዛበት ነው።

የተለያዩ ዕድሜ ያላቸው ሰዎች በሕክምና ጣቢያ ውስጥ ሲያገለግሉ ይታያሉ። አንዲት ነርስ ጭንብል አድርጋ ሥራ ስትሠራ፣ ሌሎች ደግሞ አገልግሎት እየተቀበሉ ነው። ከታች ቀይ አሞሌ ላይ በአማርኛ ዜና ተጽፏል።

ብርቱካናማ ቀለም ያለው ጭማቂ የያዙ በርካታ ጠርሙሶች ረጅም በሆነ ሰማያዊ የማጓጓዣ ቀበቶ ላይ በፋብሪካ ውስጥ እየተጓጓዙ ነው። ሁለት ሴት ሰራተኞች በኮንቬየር ቀበቶው ዙሪያ ቆመው የሚጓጓዙትን ምርቶች እየተቆጣጠሩ ነው። ብዙ ምሰሶዎችና ቡናማ ግድግዳዎች ያሉት የኢንዱስትሪ መጋዘን ነው።

ከፍተኛ የደንብ ልብስ የለበሰ መኮንን ወደ ቀይ ምንጣፍ ስር እየሄደ ለቆሙ ወታደሮች ሰላምታ ይሰጣል። ወታደሮቹ ጠመንጃቸውን ይዘው በረድፍ ሆነው ክብር እየሰጡ ይታያል። የክብር ዘበኛ መኖሩ ለክብረ በዓሉ ምን አይነት ትርጉም ይሰጣል?

አንድ ቡናማ ጃኬት የለበሰ ሰው ከኋላ በኩል ሆኖ ሲታይ፣ በዙሪያው ሌሎች ሰዎች አሉ። አንዲት ሴት ባህላዊ ነጭ ልብስ ለብሳ ስትታይ፣ አንድ ነጭ ካፖርት የለበሰ ሰው ቆሟል። አንዲት ሴት ፎቶ እያነሳች ፣ በግድግዳው ላይ ምን ተለጥፈዋል?

ጥቁር ጸጉር በጥንቃቄ ወደ ኋላ ተጎንጉኖ፣ በደማቅ ብርቱካናማ ዶቃዎች ተውቧል። ረጃጅም ጠርዞች በብርቱካናማና ነጭ ዶቃዎች የተሠሩ ጌጦች ከፊት ለፊት ይንጠለጠላሉ። ይህ የጸጉር አሠራር ምን ያህል ጥንቃቄና ጊዜ ወስዶ ይሆናል?

በላይኛው መደርደሪያ ላይ "ላቶ ሚልክ" እና "ሒልዋ" የሚሉ ስሞች ያላቸው ቢጫና ሰማያዊ ቀለም ያላቸው የዱቄት ወተቶች በግልጽ ቀርበዋል። ከታች ደግሞ የጭማቂ ካርቶኖች አሉ። እነዚህ ምርቶች የትኛው አገር ሊሆን ነው?

አንዲት ሰፊ መስኮት አጠገብ፣ በሰልፍ የተንጠለጠሉ ክብ ቅርጽ ያላቸው፣ ብዙ ቀለም ያላቸው፣ በጥልፍ ያጌጡ ቦርሳዎች አሉ። እነዚህ ዓይነት የእጅ ቦርሳዎች በየትኛው የኢትዮጵያ ባህል ውስጥ ጎልተው የሚታዩ ናቸው?

ይህ ምስል ከላይ በተነሱ የእይታ አንግል ሳጥን ውስጥ የተከማቹ በርካታ ደማቅ አረንጓዴ የሎሚ ፍሬዎችን በቅርበት ያሳያል። ሎሚዎቹ በአንጻራዊ ሁኔታ ክብ ቅርጽ ያላቸው እና ለምግብነት የሚውል ቆዳ ያላቸው ሲሆን፣ በሳጥን ውስጥ ተቆልለው ለሽያጭ ዝግጁ ሆነው በግልጽ ይታያሉ።

የክሬም ቀለም ያላቸው ጫማዎች ከጎማ የተሠሩ ይመስላሉ፣ እንዲሁም ምቾት የሚሰጡና ለተለያዩ አገልግሎት የሚውሉ ናቸው። የጎማ ጫማዎች በእግር ላይ ሊከሰት የሚችለውን ምቾት ማጣትና ጉዳት ምን ያህል ይቀንሳሉ?

አምስት የተለያዩ የቢራ ጠርሙሶች ተራ በተራ በጠረጴዛ ላይ ቆመዋል። ጠርሙሶቹ የተለያዩ መለያዎች ያሉት ሲሆን፣ ከፊታቸው "ቅዱስ ጊዮርጊስ ቢራ" የሚል በግልጽ ይታያል። የሀገር ውስጥ የቢራ ምርቶች ለአንድ አገር ኢኮኖሚ ዕድገት ምን አስተዋፅዖ ያበረክታሉ?

በትናንሽ ወረቀቶች ላይ ስምንት በእርሳስ መሳያዎች ያሉት እስክርቢቶዎች፣ አራቱ ቀይ እና ጥቁር ባለ መስመር፣ ሌሎቹ አራቱ ደግሞ አረንጓዴ ናቸው፤ ሁሉም ቀይ ላስቲክ አላቸው። እነዚህ ተመሳሳይ የሆኑ እስክርቢቶዎች ከጽሕፈት መሣሪያ በተጨማሪ ለምን ተግባር ያገለግላሉ?

ትክክለኛ ስሙ የማይታወቅ አንድ ሰው ፈገግታ ያለው ፊት አለ። ጥቁር ፀጉርና ትንሿ ፂም አለው። ጥርሶቹ በመሃል ክፍተት ያላቸው ሲሆን፣ ፊቱ ላይ ግን ብዙ መጨማደድ ይታያል። ነጭ የአትሌቲክስ ልብስ ለብሷል። ፀጉሩ በደንብ ምን ተደረጓል?

ይህ ምስል ጥቁር ቀለም ያለው ዘመናዊ የቢሮ ወንበር ያሳያል። ወንበሩ ከፍተኛ መደገፊያ፣ ጥልፍልፍ የጀርባ ክፍል፣ ሊስተካከል የሚችል የራስ መደገፊያ፣ ና ከታች አምስት ጎማዎች አሉት፤ ይህ ወንበር ለረጅም ሰዓታት ሥራ ተስማሚ የሚያደርገው ምንድን ነው?

ይህ ሥፍራ 'በአዲስ አበባ ጎዳና ላይ ኢፍጣር' የሚል ጽሑፍ ስር የተካሄደ የህዝብ ዝግጅት ይመስላል። ይህ ትልቅ የጎዳና ላይ ኢፍጣር በኢትዮጵያ የእስልምና ተከታዮች መካከል ያለውን የማህበረሰብ ትስስር እንዴት ያጠናክራል?

ድሪል የተሰኘ ለብሎን ማጥበቂና ማላያ እንዲሁም ደግሞ ለጣውላ መብሻነት አገልግሎት የሚሆን በዲናሞ የሚሰራ የኤሌክትሮኒክስ መሣሪያ ሲሆን። ሰማያዊና ጥቁር ቀለም አለው። ለመያዝ እንዲመች ደግሞ ከአናቱ ላይ በግራ እጃችን የምንደገፍበት እጀታ አለው።

ዘመናዊ የወጥ ቤት ክፍል ይታያል፤ ሁሉም ካቢኔቶች እና መሳቢያዎች ጥቁር ግራጫ ቀለም ያላቸው ናቸው። ከማይዝግ ብረት የተሰራ ፍሪጅ በግራ በኩል ተቀምጧል። ግድግዳው ነጭ በሆኑ ንጣፎች የተሸፈነ ሲሆን፣ ማይክሮዌቭ ምድጃ ከመካከለኛው ካቢኔ ስር ተሰቅሏል።

ግራጫ፣ አረንጓዴና ነጭ ባቡር ተሳፋሪዎች ሲገቡና ሲወጡ የመንገደኞች መድረክ ላይ ቆሟል። አንዳንድ ሰዎች ባህላዊ ልብስ ለብሰዋል። ይህ የባቡር አገልግሎት በየትኛው የኢትዮጵያ ከተማ ይሰጣል?

ሰውዬው በአንድ እጁ ብረት የያዘ ሲሆን፣ ከኋላው የኢትዮጵያ ባንዲራ እና የዓለም አቀፉ ታይኮንዶ ፌዴሬሽን ምልክት አለ። ይህ ስፖርተኛ በምን ውድድር ለመሳተፍ ዝግጅት እያደረገ ነው?

በጠቆረ መሬት ላይ የተለያየ መጠን ያላቸው ዘጠኝ የእንጨት ጎድጓዳ ሳህኖች ተደርድረዋል። አንዳንዶቹ ጎድጓዳ ሳህኖች በመሃሉ ላይ ጥቁር ቀይ ቀለም ያላቸው መስመሮች ሲኖሯቸው፣ ሌሎች ደግሞ የእንጨት ጥለት ጎልቶአል። ከበስተጀርባው የኩሽና እቃዎች እና የተለያዩ ዕፅዋት በድስት ተቀምጠዋል።

ከብዙ መቶ የሚበልጡ ሰዎች በጠራራ ፀሐይ መሬት ላይ ተቀምጠዋል ወይም ተሰብስበዋል። ከበስተጀርባ ጥቁር፣ ቀይና አረንጓዴ ባንዲራዎች እንዲሁም ባለ ብዙ ፎቅ ሕንፃዎች ይታያሉ። እነዚህ ብዙ ሰዎች በአንድ ቦታ የተሰበሰቡበት ዋና ምክንያት ምን ሊሆን ይችላል?

ረጃጅም አዳራሽ በነጭ አበቦችና በብርሃን መጋረጃዎች ያጌጠ ነው። ጣሪያው ላይ ነጭ የአበባ ስብስቦች ተንጠልጥለው አረንጓዴ የኤልኢዲ መብራቶች ያበራሉ። የድንጋይ ወለሉ ላይ ያጌጠ የብርሃን ነጸብራቅ አለ፤ ይህ ቦታ ለሠርግ የተዘጋጀ ነው?

ባዶ ነጭ ጀርባ ላይ የብልጽግና ፓርቲ አርማ በደማቅ ይታያል። አርማው ሁለት እጆች ወደ ላይ ከፍ ያሉ ሁለት ሰዎችን ደግፈው የሚያሳይ ሲሆን፣ ከላይ ብርሃን ይፈነጥቃል። ከሥር "የብልፅግና ፓርቲ" የሚል የአማርኛና የእንግሊዝኛ ጽሑፎች በግልጽ ይታያሉ።

አንድ ወንድና አንዲት ሴት በጠረጴዛ ዙሪያ በተካሄደው ስብሰባ ላይ ፈገግ ብለው ሲቀመጡ፣ ከበስተጀርባው የኢትዮጵያና የእስራኤል ባንዲራዎች በትይዩ ሆነው በተዘረጋ ነጭ መጋረጃ ፊት አሉ። ይህ ስብሰባ በሁለቱ አገሮች መካከል ምን ዓይነት ጉዳዮችን ያካተተ ሊሆን ይችላል?

ጠባብ በሆነ የከተማ መንገድ ላይ ሰዎች በተለያዩ አቅጣጫዎች እየተጓዙ ነው። አንድ ሰው ትልቅ ቀይ የፕላስቲክ ቅርጫት በትከሻው ተሸክሞ ወደ ፊት ይራመዳል። በኢትዮጵያ ገበያዎች ምን ዓይነት የቤት እቃዎች ይሸጣሉ?

የኢትዮጵያ ባህላዊ ምግብ የሆነው የዶሮ ወጥ ሲሆን እንቁላልም አብሮት አለ። ይህንን ምግብ ለማዘጋጀት የሚያስፈልጉ ቅማቅመሞች መካከል ዋና ሶስት ቅመሞችን ጥቀሱ?

በርካታ አረንጓዴ ቅጠል ያላቸው ቁጥቋጦ ተክሎች በቀይ አፈር ላይ ተተክለዋል። የመስኖ ውኃ ወይም የዝናብ ውኃ ከቁጥቋጦዎቹ በታች ባለው አፈር ላይ ቆሟል። በኢትዮጵያ መንግስት የአረንጓዴ አሻራ ዘመቻ በዋነኛነት ትኩረት የሚያደርገውና በብዛት የሚተከለው የዛፍ ዓይነት የትኛው ነው?

ብርቱካናማ ሸሚዝ የለበሰች ትንሽ ልጅ በአሮጌ ጥቁር ሰሌዳ ላይ ቾክ ይዛ በእንግሊዝኛ ፊደላት ትፅፋለች። ፊደሎቹ በትልልቅ ፊደልና በትንሽ ፊደል ተጽፈው በትጋት ትምህርቷን ትከታተላለች። በልጅነት ዕድሜ መማር ለወደፊት ህይወት ምን ያህል ወሳኝ ነው?

የኢትዮጵያ የቅመም እና የባህል መድኃኒት ተክል የሆነው "ጤና አዳም" ይቀርባል። ተክሉ ሰማያዊ አረንጓዴ ቅጠሎች ያሉት ሲሆን የሎሚ የመሰሉ ትናንሽ ቢጫ አበቦች አሉት። የጤና አዳም ተክል ዋነኛ ባህላዊ የሕክምና ጥቅሞች ምንድን ናቸው?

አረንጓዴ፣ ቢጫና ቀይ ዳራ ላይ በሰንጠረዥ የተዘረዘሩ ወታደራዊ የትከሻ ደረጃ ምልክቶች ይታያሉ። ምልክቶቹ ከሻምበል እስከ ጄኔራል ያለውን የደረጃ ቅደም ተከተል በቁጥር አስቀምጠዋል።

በጣም ተወዳጁና ሃይለኛ የሆኑት የሆኑት የፋሲል ከነማ እግር ኳስ ተጫዋች ሲሆኑ እግር ኳስ ተጫዋቾች 11 ናቸው በተጨማሪም የጎንደር ባህላዊ ልብስ የሆነውን ጃኖ በማሊያቸው ለማስታወስ ሞክረዋል።

አምስት የተጠረዙና የደረቁ የዘንባባ ቅጠሎች ተሰባስበው ኮከብ የሚመስል ቅርፅ ይፈጥራሉ። እያንዳንዱ ቅጠል ከማዕከላዊ ክብ ቦታ ወደ ውጭ ሲወጣ፣ ከነጭ ጀርባ ላይ የሚታየው ይህ የተፈጥሮ የእፅዋት ዝግጅት ሞቃትና ደረቅ መልክ አለው።

ግድግዳው ደብዘዝ ያለ ቢጫና ቀይ ቀለም አለው፣ ዙሪያውን ደግሞ አረንጓዴ ኮረብታዎች ይገኛሉ። ይህ ቤተክርስቲያን ለመጀመሪያ ጊዜ የተሠራው መቼ ነበር? የዚህ ቤተክርስቲያን ዋና የሥነ ሕንፃ ገፅታዎች ምንድናቸው?

አበቦች እና ባህላዊ ቅርሶች ያሉት የተደራጀ መድረክ አለ። መድረኩ በተለያዩ ቅርጽና ቀለም ባላቸው የሽቦ ማንጠልጠያዎችና ደጋኖች ያጌጠ ነው። ሾጣጣ የሚመስሉ ቅርጾች ከላይ ወደ ታች ተሰቅለዋል። በመሃሉ ላይ የዋናው ጠረጴዛ ላይም ተጨማሪ አበቦች ተደርድረዋል። ማስጌጫው ለምንድነው?

ክላሲካል እና ዘመናዊ ዲዛይን ያለው ባዶ የመማሪያ ክፍል ነው። ብዙ ወንበሮችና ጠረጴዛዎች በትክክል ተደርድረዋል። ከፊት ሁለት ትላልቅ ጥቁር ሰሌዳዎች እና የብርሃን ጣሪያዎች ክፍል ውስጥ ይገኛሉ። የክፍሉ የመብራት እና የመጋረጃ አቀማመጥ ለተማሪዎች ምቾት ምን ያህል በቂ ነው?

የአርማው ክብ ቅርጽ ውስጥ፣ ግመል፣ ከብትና ዶሮ በደረቅ መሬት ላይ አሉ። ከታች በኩል ዓሳዎች በውሃ ውስጥ ይዋኛሉ። አርማው በእንስሳት ህክምና ምልክት፣ በቅጠሎች የተከበበ ነው። "እንስሳትና ዓሳ ሀብት ሚኒስቴር" የሚለው ጽሑፍ በክቡ ዙሪያ በሁለት ቋንቋዎች ተጽፏል።

በጣም ያጌጠ፣ ንፁህ እና ብርሃን ያለው የሠርግ ወይም የክብረ በዓል ቦታን ያሳያል፤ በነጭ አበባዎች እና በወርቃማ ቀለሞች የበላይነት የተያዘ ነው።

ሰማያዊ ግራጫ ቀለም ያለው ባህላዊ ረዥም ልብስ በግልጽ ነጭ ዳራ ላይ ቆሟል። ልብሱ በደማቅ ባለብዙ ቀለም ጥልፎች በአንገቱ፣ መሃሉ፣ እጅጌው ጫፍ እና የታችኛው ክፍል ያጌጠ ሲሆን ቀበቶም አለው።

ባለ ብዙ ደማቅ ቀለም ያላቸው እና በሥርዓተ ነጥቦች ያጌጡ ክብ ሳህኖች ቡናማ ገመድ መሰል ምንጣፍ ላይ ተደርድረዋል። በሰማያዊ፣ ቀይ፣ ብርቱካናማ፣ አረንጓዴ፣ ቢጫና ወይንጠጅ ቀለማት ያሸበረቁት ሳህኖች የጥበብ ሥራ ይመስላሉ። ከጎናቸውም ሌሎች ቅርሶች ይታያሉ።

በመንገድ ዳር በአንድ ጠባብ መተላለፊያ ላይ የብረት በሮች እና የበር ፍሬሞች ተደግፈው ተቀምጠዋል። ከበስተጀርባ በቆርቆሮ የተገነቡ ቤቶች አሉ። ከታች መሬት ላይ አንድ ሰው አጎንብሶ ብረት ያነሳል።

አስከፊ ሁኔታ ውስጥ ብዙ ወንዶች መሬት ላይ ተቀምጠዋል። በተጨናነቀ ሁኔታ ውስጥ ያሉ ሰዎች ተቆጥተዋል፣ ደክመዋል፣ የቆሸሹ ልብሶች አድርገዋል። በስተቀኝ በኩል አንድ ማስክ የለበሰ ሰው ቆሟል። የተቀመጡት ሰዎች ለምን ተሰበሰቡ?

ብዙ ትናንሽ ዓሦች በአረንጓዴ ውሃ ውስጥ ከሚገኝ መረብ ውስጥ ሲንፈራገጡ አሉ። መረቡ ሰማያዊ ጠርዝ ያለው ሲሆን፣ በዓሳዎቹ እንቅስቃሴ ምክንያት ውሃው ይረጫል። ዓሦቹ ለመሸጥ ታስበው ከውሃው እየተወጡ ሲሆን፣ ምን ዓይነት ዝርያ ሊሆኑ ይችላሉ?

የኢትዮጵያ ንግድ ባንዲራ የሚውለበልብባትና የሚል ስያሜ ያላት ትልቅ የጭነት መርከብ ወደብ ላይ ቆማለች። ከመርከቧ አጠገብ ደግሞ ጭነት የሚያወርዱ ግዙፍ ክሬኖች እና በትላልቅ መኪኖች ላይ የተጫኑ እቃዎች አሉ። መርከቧ በጭነት አቅም ደረጃ ምን ያህል ትልቅ ናት?

በዘመናዊ መንገድ የተዘጋጀው ወጥ ቤት ሙሉ በሙሉ ነጭ ካቢኔቶችና ጠረጴዛ አለው። ከማይዝግ ብረት የተሰራ ትልቅ ማቀዝቀዣ ከግራ በኩል አለ። መሀል ላይ ባለው ጠረጴዛ ላይ ነጭ አበባዎች አሉ። መብራቶቹ በምን ዓይነት ቀለም የተሞሉ ናቸው?

ይህ ምስል በቀለማት ያሸበረቁ አትክልቶችንና ፍራፍሬዎችን ያሳያል፤ ቅርጫት ውስጥ ብሮኮሊ፣ ቀይ ደወል ቃሪያ፣ ዛኩኪኒ እና አበባ ጎመን ይታያሉ። ከቅርጫቱ ውጪ ቲማቲም፣ ነጭ ሽንኩርት፣ ይታያሉ። እነዚህ ትኩስ አትክልቶችና ፍራፍሬዎች ምን ዓይነት የተመጣጠነ ምግብ ዋጋ አላቸው?

በሩቅ ተራሮች የተከበበ ለምለም እና ሰፊ ሸለቆ አለ። ሸለቆው ጥቁር ቡኒ፣ አረንጓዴና ቢጫ የእርሻ መሬቶች ያሉት ሲሆን፣ ከፊት ለፊት ጥቂት ትናንሽ ዛፎች እና ቤቶች አሉ። ይህ ትልቅ ስፍራ ለግብርና አገልግሎት ምን ያህል ምቹ ነው?

ባለስልጣናት እና ሌሎች ሰዎች ባሉበት ሰፊ አዳራሽ ውስጥ በተደረደሩ ወንበሮች ላይ ተቀምጠዋል። ከፊት ያሉት ሰዎች በልዩ ሁኔታ በጠረጴዛ ዙሪያ ተቀምጠዋል። ይህ ትልቅ ስብሰባ የአንድ የፓርላማ ስብሰባ ነውን?

አንድ መነጸር ያደረገ እና የተለያየ ቀለማት ያሉትን ልብስ የለበሰ ሰው ፊቱን ወደ ቀኝ ዞር አድርጎ እየተናገረ ነው። ከሰውየው ፊትለፊትም ከአረንጓዴ እና ነጭ ቀለም የተሰራ አትሮኖስ ተቀምጧል። ይህ ሰው ስለምንድን ነው እየተናገረ የሚገኘው?

ከእንጨት የተሠራው በር በግራ በኩል ቀለም የተቀባ መስታወት አለው፤ ቀለሙ የአበባ ቅርጾችን አሳይቷል። በበሩ መሀል በኩል በአበቦች ያጌጠ ቅርፅ ተቀርጿል። እንጨትና መስታወት ተጣምረው ለቤቶች ውበት መጨመር እንዴት ይረዳሉ?

ነጭ አይሱዙ ኤፍ ኤስ አር የጭነት መኪና ቆሟል። መኪናው ጠፍጣፋ የጭነት መጫኛ ቦታ አለው፤ በዙሪያው ነጭ የእንጨት አጥር አለ። በፊተኛው ሰሌዳ ላይ የስምንት አሃዝ የሰሌዳ ቁጥር አለ። ይህን አይነት የጭነት መኪና በአብዛኛው የት የት አገልግሎቶች ላይ እናየዋለን?

ቀይና ቡኒ ቀለም ያለው ባለ ብዙ ፎቅ የድንጋይ ቤተ ክርስቲያን በሁለት ትላልቅ የድንጋይ ግድግዳዎች መካከል ተቀምጧል። በእያንዳንዱ ጎን ወደ ቤተክርስቲያኑ የሚወስዱ ደረጃዎች አሉ። የቤተ ክርስቲያኑ ዙሪያ መሬት አፈር ነው። ይህ ቤተክርስቲያን የትኛው ከተማ ነው የሚገኘው?

የጣውላ ቀለም ባለው ቦታ ላይ ጥቁር ቀለም ያለው የጆሮ ማዳመጫ ተከፍቶ ተቀምጧል። ሁለቱ የጆሮ ማዳመጫዎችም ከመያዣቸው ወጥተው ጎን ለጎን ተቀምጠዋል።